አትክልት እና ፍራፍሬ ከምንላቸው ውስጥ ማንጎ እና ብርቱኳን ናቸው። እነዚህ አትክልቶች ለመጠጥነት የተዘጋጁ ሲሆን በብርጮቆ የተሞላ የማንጎ ጭማቂ አለ። የተከተፈ የቲማቲም ክትፎ በጎማ ተሞልቷል።

በርካታ የአማርኛ መጽሔቶችንና ጋዜጦች ናቸው። ሽፋኖቹ በዋናነት ፖለቲካዊና ወታደራዊ ይዘት ያላቸው ሲሆን፣ የመንግሥት ባለሥልጣናትና ታዋቂ ግለሰቦች ፎቶዎች አሉ። አንዳንድ መጽሔቶች የኢትዮጵያ ባንዲራ እና የትራምፕ ምስል አላቸው። እነዚህ ህትመቶች ለሽያጭ በቀረቡበት ቦታ ላይ ተደርድረዋል።

በኢትዮጵያ ጎንደር ያለ ጥንታዊ ቤተ መንግሥት ነው። ሕንፃው በሁለት ዓይነት ድንጋዮች የተገነባ ሲሆን፣ የፈረሱ ግንቦችና ክብ ማማዎች አሉት። ቤተ መንግሥቱ ከኮረብታው ላይ ሆኖ ከሰማይ ጋር ይገናኛል። ይህም የአገሪቱን ሰፊና ጥልቅ ታሪክ የሚያመለክት አስደናቂ ቅርስ ነው።

አንድ ነጭና ቀይ ሰሌዳ በአንድ የሕንፃ ግድግዳ ላይ ተሰቅሏል፡፡ በሰሌዳው ላይ የአንድ የመኪና መለዋወጫ መሸጫ ሱቅ ስምና የስልክ ቁጥሮች በጥቁር ተጽፈዋል፡፡ ሰሌዳው ከኒሳን እና ከዚ.ኤን.ኤ የመኪና ኩባንያዎች አርማዎች አሉት፡፡

ይህ ምስል ገበሬዎች እህል ሲያበሩ የሚያሳይ ባህላዊ የግብርና ትዕይንት ነው። ገበሬው በሬዎችን በመጠቀም በእርሻው ላይ ያለውን የተሰበሰበ ገለባ ሲረግጡ ይታያል። ከበስተጀርባው ደግሞ የተከመሩ የገለባ ክምር እና ሰማያዊ ሰማይ ያለበት የገጠር አካባቢ ይታያል።

የተለያዩ ቅርጽ ያላቸው የባህል ዕቃዎች መደብር ያሳያል። የተለያዩ መጠን እና ቀለም ያላቸው የተሠሩ ሰፌዶች፣ መሶቦችና ጭራዎች በብዛት ቀርበዋል። ሻጮችም በመሀል ተቀምጠው ይታያሉ።

ብቻውን በነጭ ወለል ላይ የተቀመጠ ብረትና ላስቲክ የተገጠመለት መቆንጠጫ (ፒንሳ) ነው። የብረት ክፍሉ ሲያበራ፣ የእጅ መያዣዎቹ ደግሞ በጥቁርና ቀይ ቀለም ተሸፍነው ለስራ ምቹ ሆነው ቀርበዋል።

ወታደራዊ ዩኒፎርም የለበሰ፣ መካከለኛ እድሜ ላይ ያለ ሰው ቀርቧል። ሰውየው በካኪ ወይም አረንጓዴ ቀለም ያለው ልብስ ለብሶ፣ በጎንጌላዎቹ ላይ የወታደራዊ ደረጃ ምልክቶች አሉት። በዩኒፎርሙ ላይ አርሚ የሚሉ ስሞች አሉ።

አርማው ፖስታዎችን በበትር ይዞ የሚያደርስ እጅ ያሳያል። ይህ ፈጣን እና አስተማማኝ የመልዕክት ማድረስ አገልግሎትን ያመለክታል። የአማርኛው ጽሑፍ "የኢትዮጵያ ፖስታ አገልግሎት ድርጅት" ሲሆን፣ የእንግሊዘኛው ደግሞ "የኢትዮጵያ ፖስታ አገልግሎት ድርጅት" የሚል ነው።

ቀይ ቡናማ ቀለም ያለው የእንጨት ቁምሳጥን አለ። በውስጡ የብርጭቆ ዕቃዎችና የሸክላ ሳህኖች በብርጭቆ መደርደሪያዎች ላይ ተቀምጠዋል። በጎን በኩል ነጭ ደረጃዎችና የቤት ውስጥ ተክል አሉአሉ።

አንድ ነጭ ቲሸርት የለበሰ ሰው በሬስቶራንት ውስጥ እጁን ወደ ላይ ዘርግቶ በሞባይል ስልኩ ምግብን ፎቶግራፍ እያነሳ ነው። በፊት ለፊቱ ባለው ቀይ ጠረጴዛ ላይ በምድጃ ላይ ትኩስ ሥጋ እና በዙሪያው እንጀራ ተቀምጧል።

አራት ወንዶች ልጆች ነጭ ቲሸርቶችንና ነጭ የራስ ማሰሪያዎችን አድርገው በረድፍ ሆነው ወደ ቀኝ አቅጣጫ ይመለከታሉ። እያንዳንዳቸው በእጃቸው የእንጨት ዘንግ ይዘው፣ በአረንጓዴና ቢጫማ ተፈጥሯዊ ዳራ ፊት ለፊት ቆመዋል።

ኳስ ነጭ ጠረጴዛ ላይ ተቀምጦ ሰማያዊ ተለያዩ ቅርጾች ያሉት ኳስ ነው። የእግር ኳስ ነው። ኳሱ በጣም ትልቅ መጠን ያለው ነው ። የኳሱ ቅርጽ ላይ እያንዳንዱ የተከፋፈሉት አምስት ጎን ያላቸው ቅርሶች አሉት።

ኢትዮጵያ ለስድስት አመት የመሩ ሲሆኑ ሃይለማርያም ደሳለኝ ይባላሉ ይህ መሪ ኢትዮፕያን በመሩበት ወቅት ብዙም ተቀባይነት ያልነበራቸው ሲሆን ራሳቸውን ከስልጣን ማግለላቸውን ተከትሎ ዶክተር አብይ አህመድ ስልጠኑን ተረክበዋል።

እርጥብ የሆነ ጠመዝማዛ አስፋልት መንገድ በሁለቱም ጎን ጥቅጥቅ ባሉ ደማቅ አረንጓዴ ዛፎች ተከቧል። ሰማዩ ግራጫማ ሆኖ የተፈጥሮን ውበትና ድምቀት ያሳያል።

ጥርስ ላይ ብሬስ ያደረገች ወጣት ሴት በደስታ ፈገግታ እየተመለከተች ነው ። ከበስተጀርባው አረንጓዴ ሲሆን፣ ከላይ በአማርኛ "ብሬስ" የሚል ጽሑፍ አለ፤ ከታችም ለጥርስ ክሊኒክ የስልክ ቁጥሮችና አድራሻዎች ተዘርዝረዋል።

ረዥም አረንጓዴ የሮዝሜሪ ቅጠሎች በሰማያዊ የፕላስቲክ ከረጢት በተሸፈነ ሣጥን ውስጥ ተደርድረዋል። ቅጠሎቹ የከረጢቱን ሙሉውን ቦታ ሞልተዋል። የሣጥኑ ከረጢት ጠርዝ በግልጽ አግጡዋል።

ባለ ብዙ ቀለምና ቅርጽ ያላቸው ሞሰብ በብዙ ሰዎች በተከበበ ክፍት ገበያ ውስጥ ተደርድረዋል። ጌጣጌጦቹ በቀይ፣ አረንጓዴ፣ ቢጫና ነጭ ቀለም ያላቸው ናቸው። ብዙ ሴቶች የባህል ልብስ ለብሰው በዙሪያው ሲንቀሳቀሱና ይመለከታሉ።

በተለያዩ የቤታችን ውስጥ ለመስራት የሚያገለግል ድሪል ነው ። ለመስቀያነት ወይም ለመቦርቦር የሚያገለግሉ የተለያዬ ቅርጽ ያላቸው ብረቶች ተደርድረዋል ። ድሪሉ መይ ሌክ የሚል ጽሑፍ አለው ።

ቀይ ቀለም ያለው ባለ ብዙ ፎቅ ሕንፃ ኤቴኤም ማሽን፣ ቅኔ ያሬድ ፋርማሲ፣ ሃርመኒ ፋሽን ዲዛይን እና ሳሱ የዉበት ሳሎን ጨምሮ ሌሎች ሱቆችን እና አገልግሎቶችን ያስተናግዳል። ህንጻውም ቀይ እና ቢጫ ቀለም የተቀባ ነው።

ሁለት ሴቶች በሕዝብ በተከበበ የፋሽን ትዕይንት ላይ ዘመናዊ ቀሚሶችን ለብሰው ይራመዳሉ። አንዷ ሰማያዊና ነጭ፣ ሁለተኛዋ ደግሞ አረንጓዴ እና ነጭ ቀሚስ አድርጋለች። ከበስተጀርባ ትላልቅ ህንጻዎች ቆመዋል።

በትላልቅ መኪናዎች በተሞላ መንገድ ላይ ከባድ ማሽነሪዎች እየተጓጓዙ ነው። ከፊት ለፊት ካሉት ተሽከርካሪዎች አንዱ ቶታል የሚል ቀይ ጽሑፍ ያለበት ነጭ ታንከር መኪና ሲሆን፣ ሌላኛው ደግሞ ቢጫ ትራክተር በጭነት መኪና ላይ ተጭኖ ይጓጓዛል።

አንዲት ሴትና ስምንት ወንዶች ናቸው ። ሁሉም ነጭ ቀለም ያለው ባህላዊ የኢትዮጵያ ልብስ ለብሰዋል። ሴትየዋ በቀለም ያሸበረቀ ጥልፍ ያላት አጭር ቀሚስ ስትለብስ፣ ወንዶቹ ደግሞ ረጃጅም ካባዎችና ባህላዊ ሱሪዎች ለብሰዋል ።

ይህ አሸናፊ አትሌት በውድድር ሜዳ ላይ በኢትዮጵያ ባንዲራ ተጠቅልሎ በደስታ ሲዘል ያሳያል። ተመልካቾች በሞባይል ስልካቸው ፎቶ ሲያነሱት፣ ለታዳሚው ታላቅ የድል ስሜት እያሳየ ነው።

ከፍ ያለ መደርደሪያዎች ያሉት የሱፐርማርኬት የውስጥ ክፍል ያሳያል። መደርደሪያዎቹ ብዙ እቃዎችን፣ በተለይም ቀይ የኩኪስ ጣሳዎችን በብዛት ይዘዋል። አንድ ገዢ በመተላለፊያው ውስጥ ይታያል።

በደረቀ አገዳ ሜዳ ላይ የቆሙ ሁለት ፈረሶችንና ገበሬዎች ናቸው ። ፈረሶቹ ቡናማና ነጭ ቀለማት አላቸው። ከበስተጀርባ የተሰበሰበ ገለባ በክምር ይታያል። ይህም ትዕይንት ከመኸር በኋላ የሚደረግ የግብርና ሥራን ይገልጻል። በአካባቢው ባህላዊ የመኖሪያ ቤቶች መኖሩንም ያመለክታል።

ከግንዱ ላይ ብዙ ረዣዥም አረንጓዴ የባቄላ ቅርጾችና ቅጠሎች ተንጠልጥለዋል። በቀኝ በኩል በቅርብ የሚገኙ ቢጫ አበቦች አሉ። ከኋላ በአረንጓዴ ተክሎች የተሸፈነ ተራራማ ቦታ አለ።

በአለም ተወዳጅ የሆነውን የእግር ኳስ ሲሆን ከነዚህም ፕሪምየር ሊጎች መካከል የእንግሊዝ ፕሪምየር ሊግ ተወዳጅ ነው። ይህም ጨዋታ ስምንተኛ ሳምንት ሲሆን በመርሃ ግብሩም አምስት ጨዋታዎች ይካሄዳሉ ።

ሙስሊሞች የዒድ ወይም ሌላ የጋራ ጸሎት እያደርጉ ነው ። ወንዶቹ ነጭና ባለቀለም ልብሶችን ለብሰው እጆቻቸውን ደረታቸው ላይ አጣምረው ቆመዋል። ጸሎቱ በስታዲየም ውስጥ በብዙ ሰዎች ፊት እየተካሄደ ነው።

አንድ ነጭ ወረቀት ላይ በሲኒ የተበጠበጠ ቀለም እና ለመጻፊያ የሚያገለግል የደሮ ላባ ተቀምጧል ። ወረቀቱም በሽቦ የተጠመጠመ ነው ። መግባት እና መውጣት የሚል ጽሁፍ ተጽፎበታል ።

ሴትዮዋ ጀርባዋን ተኝታለች፣ ፊቷ ላይ የኪያር ቁራጮች ተቀምጠዋል። ፊቷ ላይ ዘይት ወይም ማሳጅ ቅባት እንደተቀባ ያንጸባርቃል። ጸጉሯ በነጭ ጨርቅ ታስሯል።

በሰማያዊ ቀለም ከላይ ወደ ታች ዝግዛግ የተሰመረ ሲሆን ከጉኑ ደግሞ ቀይ፣ ቢጫ ፣አረንጓዴ እና ሰማያዊ አጭር መስመሮች ተሰድረዋል። እነዚህ በቀለም የተለዩት አጭር መስመሮች የራሳቸዉ የሆነ መለያ የተሰጣቸዉ ነዉ።

ይህ የ እስክስታ ስልት ሲሆን በ ጎጃም አከባቢ የተለመደ አይነት እስክታ ስልት ነው። ወገብን በመያዝ ተከሻን በመነቅነቅ እግርና አቀማመጥ ደግሞ ቀኝህ ወደፊት ግራ ደግሞ ወደ ኋላ ይሳባሉ።

ሙሽራና ሙሽሪት በሰርግ ስነ-ስርዓት ወቅት ሕዝብ በተሰበሰበበት መካከል ቆመዋል። ሙሽራው ክሬም ቀለም ያለው ሱፍ እና ጥቁር ከረባት አድርጓል። ሙሽሪት ደግሞ ውብ ነጭ ቀሚስ እና የሚያብረቀርቅ ጌጣጌጥ ለብሳለች። በዙሪያቸው ያሉት እንግዶች እያጨበጨቡ ደስታቸውን እየገለጹ ነው።

ሦስት ጥቁርና ብርማ የመኪና መቆጣጠሪያ ቁልፎች በነጭ ዳራ ላይ በአንድ ረድፍ ተቀምጠዋል። እያንዳንዳቸው ቁልፎች ቀይ የቆዳ ማሰሪያ እና ትልቅ ክብ ብርማ የቁልፍ ቀለበት አላቸው። ቁልፎቹ የተለያየ ቅርጽና የቁጥጥር ቁልፎች አሉ።

ጥቁር ቡናማ የመስታወት ጠርሙስ በነጭ ጀርባ ላይ ቀርቧል። ጠርሙሱ በላዩ ላይ ውሃ የመሰለ የእንፋሎት ጠብታ አለው፡፡ ጥቁርና ወርቃማ መለያ አለው። በመለያው ላይ "ሀበሻ"የሚል ጽሑፍ ይነበባል። ይህ መጠጥ በአካባቢያችን የተለመደ መተጠጥ ነው፡፡

ጥቁር ሰማያዊ ቀለም ያለው አንጸባራቂ የብረት ቅንጣቢ (ስቴፕለር) በግራጫ ዳራ ላይ ቀርቧል። ዕቃው ሉኮችን ለመሰካት የሚያገለግል ሲሆን፥ የተጠጋጋና ዘመናዊ ቅርጽ አለው።

አንድ ቢጫ ቡልዶዘር የሚመስል የጥገና መኪና፣ በደማቅ ሰማያዊ ሰማይ ሥር በቀይ አፈር መንገድ ላይ ቆሞ አለ፣ ለግንባታ በተቆፈረ መሬት ላይ የተዘረጉ ክብ ኮንክሪት ቱቦዎች አጠገብ ሥራ እየሰራ።

በደማቅ ሰማያዊና ነጭ ሰማይ ዳራ ስር፣ የአንድ ነጭ አውሮፕላን ፊት ለፊት አለ፣ በስተጀርባ ቆሞ የሚታይ ሲሆን፣ አንድ የኤርፖርት ሠራተኛ የደህንነት ልብስ ለብሶ፣ አውሮፕላኑን በእጁ መመሪያ እየሰጠ።

የ“በኩር” ጋዜጣየፊት ገጽ ሲሆን፣ ዋናው ርዕስ "የመንግሥትና የዲያስፖራው ግንኙነት ምን ችግር አለው?" ይላል። በመሀል ላይ የተሳለችው ሴት "ሁሉም ነገር በእኛ እጅ ነው" የሚል መልእክት ያለበትን ወረቀት ይዛለች። ጋዜጣው ፖለቲካዊ እና ማኅበራዊ ጉዳዮችን ይዳስሳል።

በ ነጭ አበባዎች የተሸፈነ ግድግዳ ሰፊውን አዳራሽ አስውቧል፡፡ ግድግዳው ላይ ሞላላ መስተዋቶች ተሰቅለዋል፡፡ በፊቱ ነጭ ሶፋ እና የተለያዩ ጠረጴዛዎች ክሬም ቀለም ባላቸው ወንበሮች ተከበዋል፡፡ ብርሃናማ ሻማዎች ከላይ ይንጠለጠላሉ፡፡

ቡድኑ ነጭ ማልያ ለብሷል። ከተጫዋቾቹ መካከል አሰልጣኙ ወይም የቡድኑ አባል የሆነ ሰው ከጎናቸው ቆሟል። ተጫዋቾቹ በሜዳ ላይ የጎል መረብ ፊት ለፊት ፎቶ ተነስተዋል። ቡድኑ ድል ወይም ውድድር በኋላ የተሰበሰበ ነው።

የሞዛይክ አረንጓዴ ጉልላት ያለው፣ በሮዝ ግድግዳ የተገነባ መስጊድ ይታያል። ከመስጊዱ በስተቀኝ በኩል ረጅም ነጭ ሚናራ በሰማይ ዳራ ላይ ጎልቶ ይታያል። ነጭ ልብስ የለበሰ ሰው ወደ ሕንፃው እየተራመደ ነው።

ቀይና ነጭ ቀለም ያለው አንድ "ማጨስ የተከለከለ ነው!" የሚል ምልክት ቀርቧል፡፡ ምልክቱ በአማርኛ እና በእንግሊዘኛ ቋንቋዎች የተጻፈ ነው፡፡ ከታች በኩል የጤና ተቋማት አርማዎች አሉ፡፡

አንድ ሰው ትልቅ ወርቃማ የሆነ የኢትዮጵያ መስቀል ይዟል። መስቀሉ በውስጡ የእየሱስ ክርስቶስን ቅርጽ ይዟል፤ እንዲሁም በጌጦች ያጌጠ ነው። ሰውየው ነጭ የቤተ ክርስቲያን ልብስና ባርኔጣ ለብሷል። ከበስተጀርባ በበዓል ላይ ያሉ ሰዎችና ነጭ ድንኳኖች አሉ።

ይህ ምስል ቀይ ባርኔጣና ሰማያዊ ዩኒፎርም የለበሱ ወታደሮች በሥርዓት ተሰልፈው ያሳያል። ከጎናቸው ደግሞ አራት ሲቪል ልብስ የለበሱ ባለስልጣናት ለወታደሮቹ ንግግር ሲያደርጉ ይታያል። ይህ ወታደራዊ ሰልፍ ወይም ስልጠና ይመስላል።

ይህ ምስል ቢጫ ቀለም ያለው ትንሽ ቁፋሮ/ኤክስካቫተር ማሽን አለ። ማሽኑ ጥቁር ካቢኔ/መቀመጫ ክፍልና ጥቁር የብረት ሰንሰለት ጎማዎች አሉት። የቁፋሮው ክንድና ማንኪያ ወደ ታችና ወደፊት ተዘርግተዎል።

ጥቁር ቡና በእንፋሎት እየወጣ ከላይ ወደ ነጭ ስኒ በሃይል እየፈሰሰ ነው ። ስኒው በማስቀመጫ ላይ የተቀመጠ ሲሆን፣ በዙሪያው እና ከበስተጀርባው የተቆሉ የቡና ፍሬዎች ተበትነዋል።

አንድ ሰው ጥቁር ልብስ ለብሶ፣ ሁለቱም እጆቹ በብረት የእጅ ካቴና የታሰሩ ናቸው። እጆቹ ወደ ፊት ተዘርግተው የታሰሩ እና፤ ጥብቅ የሆኑት የእጅ ካቴናዎች በግልጽ ይታያሉ። ከኋላ ያለው የጨለመ ዳራና የደበዘዘ ቀለም ነፃነት ማጣትንና እስራትን ያመለክታል።

ይህ ምስል በሐይቅ ዳርቻ ላይ የሚገኝ የተስተካከለ ፓርክ ያሳያል። የፊት ለፊት ክፍሉ ጥቅጥቅ ባለ አረንጓዴ ሣር የተሸፈነ ሲሆን፥ በውስጡም ሁለት የዘንባባ ዛፎች ይገኛሉ። ከኋላ በኩል ረዥም ሕንፃ እና ሰማያዊ ሰማይ ይታያል።

ቤተሰቦች ናቸው። ቤተሰቦቹ አባትና እናት ፊት ለፊት እየተያዩ ስቀዋል። አንዱን ህፃን እናቲቱ አቅፋለች። ሁለቱን ህፃናቶች አባትየው ታቅፏቸዋል። ሁሉም ተመሳሳይ የባህል ልብስ ለብሰዋል። ከጀርባ ያለው የግድግዳው ቀለም ነጭና ቀላ ያለ ነው።

በመንገድ ላይ የተደረደሩ ብዙ የነዳጅ ማጓጓዣ ታንከር መኪናዎች ናቸው። አብዛኞቹ መኪናዎች ነጭ አይቪኮ መኪናዎች ናቸው። ከፊት ለፊት አንድ ነጭ ባለአራት ጎማ ተሽከርካሪ ይታያል። ይህም የነዳጅ እጥረት ወይም መዘግየት መኖሩን የሚያመለክት በኢትዮጵያ ያለ የትራንስፖርት መስመር ነው።

በአረንጓዴ ተራራማ መልክዓ ምድር ውስጥ ቢጫ እና ብርቱካንማ አበቦች አሉ። ሣርና ዛፎች በብዛት ያሉ ሲሆን፣ በዳራው ላይ ደግሞ ሰማያዊ ኮረብታዎችና ደመናማ ሰማይ አለ።

ቀይ ወይን የያዘ የመስታወት ጠርሙስ ነው። ወይኑ "ጉደር" የሚል ስያሜ ያለው ሲሆን፣ ከታችም "ደረቅ ቀይ ወይን" የሚል የእንግሊዝኛ ጽሑፍ አለው። ጠርሙሱ ቀይ መለያ እና ቀይ ክዳን ያለው ሲሆን፣ በላዩ ላይ በአማርኛ "ጉደር" ተብሎ ተጽፏል።

መሳሪያው የቦሽ የኤሌክትሪክ ሃይል መሳሪያ ነው። እንደ ብረት ያሉ ነገሮችን ለመቁረጥ ፣ ለመሳል ፣ ለማጥራትና ለማለስለስ ያገለግላል ። መሳሪያው ክብ መቁረጫ ዲስክ፣ ዋና መያዣና ረዳት እጀታ ያለውና ለኢንዱስትሪ እና ለግንባታ ስራዎች አስፈላጊ ነው።

ሆዷ የገፋ ሴት ነጭ ቀሚስ ለብሳ በብርቱካናማ ጀርባ ላይ ተቀምጣ በአንድ እጇ ግንባሯን ደግፋ ስታስብ ትታያለች፤ በላዩም “አልወለድም” የሚል ርዕስ በጥቁር ተጽፏል።

የፖሊስ አባሏ ሰማያዊ የደንብ ልብስ ለብሳ ፣ ባርኔጣ አድርጋ እና ነጭ ቀበቶ አስራለች ። በትከሻዋ ላይ ምልክት አለ ። ሴትየዋ በመንገድ ዳር ቆማ ስትታይ ከበስተ ኋላዋ ሕንፃ እና ጥቂት ሰዎች አሉ።

ብዙ ተማሪዎች ተሰብስበው በጠረጴዛ ላይ ሆነው እየተማሩ ነው። ሁሉም ስቀዋል ። መጽሐፍና ደብተር ጠረጴዛ ላይ አስቀምጠዋል። የግድግዳው ቀለም ሰማያዊ ነው ። መስኮቱ ተከፍቷል ።የመስኮቱ በር ሽሮ የሚመስል ቀለም አለው ።

አንዲት ቆንጅዬ ሴትና ወንድ የባህል ልብስ ለብሰው ተቃቅፈው ፎቶ እየተነሱ፤ ሴቷ ነጭ የባህል ልብስ ለብሳለች፣ ወንዱ ነጭ ሸሚዝና ቀይ ከረባት አድርጓል፣ ወንዱ ከሴቷ ደረት ላይ ተኝቶ ሴቷ ትስቃለች፣ ሴቷ ፀጉሯ ላይ ነጭ ጌጥ አስራለች።

የዝንጅብል፣ የሎሚና የማር ሻይ ነው። ትኩስ ሻዩ ብርሃንማ ቢጫ ቀለም ባለው ብርጭቆ ውስጥ ቀርቧል። በጎን ትኩስ ዝንጅብሎች እና ማር በብርጭቆ ዕቃ ተቀምጧል። ይህ መጠጥ ለጤና ጠቃሚ የሆነ ተፈጥሯዊ የቤት ውስጥ መድኃኒት ነው።

አንገት ላይ የአበባ ቅርጽ ያለው የወርቅ ሐብል ያደረገች ደረት ያለ ሲሆን ሐብሉ በወርቅ ሰንሰለት የታሰረ ነው። ከዚህ ጋር ተያይዞ ሁለት ጉትቻዎች፣ አንድ ቀለበት እና ተመሳሳይ ቅርጽ ያለው የአበባ ብሮሽ በጥቁር መሠረት ላይ ተቀምተጠዋል።

የእንስሳት ሀብትና ዓሳ ሀብት ሚኒስቴርን አርማ ይወክላል። በውስጠኛው ክብ ውስጥ ግመል፣ ላም፣ ዶሮ እና ሦስት ዓሳዎች እንዲሁም የጥርስ ጎማ፣ የእርሻ ተክል እና በሰማያዊ ኮከብ የተጌጠ የእንስሳት ህክምና ምልክት አሉ። የድርጅቱን ስም በአማርኛና በእንግሊዘኛ ዙሪያውን ተጽፏል።

የአዲስ አበባ ከንቲባ የሆነችው ወይዘሮ አዳነች እና አንድ የውጭ ሰው በውይይት ላይ ናቸው። ከሁለቶቹም በስተጀርባ የሀገራቸው ባንዲራ አለ። ከፊትለፊታቸው ደግሞ የሚያምር ጠረጴዛ ከላዩ ላይየሚጠጣ የሀይላንድ ውሀ ፣ሶፍት እና ትንሽየ እፅዋት አሉ።

አንድ ሰው ግራ እጁን ወደ ላይ ዘርግቶ በጠርሙስ የተሞላ መደርደሪያ አጠገብ ቆሟል፡፡ መደርደሪያው በብዙ የሀገር ውስጥ የአልኮል መጠጦች ተሞልቷል፡፡ ጠርሙሶቹ በየራሳቸው መለያ ተለጥፈው በአረንጓዴ ብርጭቆ ተቀምጠዋል፡፡

ጥቁር ቲሸርት የለበሰ ወንድ ከፊቱ ቀና ብሎ ወደ ካሜራ ይመለከታል። ረጅም እና ጥቁር ጸጉሩ ጆሮው አካባቢ ደርሷል፤ በአገጩ ስር ትንሽዬ ጥቁር ጢም አሳድጓል። በነጭ ዳራ ፊት ለፊት ጎልቶ የሚታይ ሰው ነው።

የድሮ የአማርኛ ፊደላት የመማሪያ መጽሐፍ ሽፋን ፤ ሽፋኑም በሁለት ዋና ቀለሞች የተከፈለ ሲሆን (ጨለማ ሰማያዊ እና አረንጓዴ)፣ በመሃሉ ላይ ደግሞ ነጭ ክብ ቅርጽ ያለው ንድፍ ተቀምጧል።

ከሕዝብ መሀል ያለች ደስተኛ ሴት እናት ናት። እሷም ባህላዊ ቡናማ ልብስ ለብሳለች፣ ጥምጣም እና የመስቀል ሐብል አድርጋለች። ሴትየዋ ፈገግ ብላ ነጭ ከረጢት ስትከፍት ትታያለች። ዙሪያዋ ያሉት ሰዎች በገጠር አካባቢ ተቀምጠው አሉ።

ማብሪያ ማጥፊያ ነው። ይህ ማብሪያ ማጥፊ ኢካ የተባለ ካምፓኒ ያመረተው ዘመናዊ የሆነውን መብራትን ለማብራት እና ለማጥፋት የሚያገለግል በጣም ወሳኝ የሆነ መሳሪያ ነው። ማብሪያ መጥፊያ በዘመናዊ መንገድ የተዘጋጀ የቴክኖሎጂ ውጤት ነው።

ከፍ ባለ ምሰሶ ላይ የተገጠመ የኢትዮ ቴሌኮም የማስታወቂያ ሰሌዳ ነው። ሰሌዳው በአማርኛ "ማይ ኢትዮቴል" የሚል ርዕስ አለው። ከሱ በታች ስልክ ላይ የተጫነ መተግበሪያ አለው። ከስሩ የአንድ ከተማ የመንገድ ትራፊክ እና የዛፎች ምስል አለ።

ይህ ምስል በትራፊክ መጨናነቅ የተሞላ መንገድን ከላይ ያሳያል። የተለያዩ መጠኖች እና ቀለሞች ያላቸው አውቶቡሶች፣ ታክሲዎችና ትንንሽ መኪናዎች በአንድ ቦታ ተጨናንቀው ይገኛሉ። ይህ መጨናነቅ በከተማ መንገዶች ላይ ያለውን የተለመደ የትራፊክ ችግር ያመለክታል።

ፈገግታ ያለው ልጅ ነጭ በግ ታቅፎ ቆሟል። ልጁ ጥቁር ልብስ ለብሷል። ከበስተጀርባው ደረቅ መሬት፣ ድንጋዮች እና የዛፍ ቅርንጫፎች ይገኛሉ፣ ብርሃኑም ደብዝዟል።

በኢትዮጵያ ከተማ ውስጥ ያለውን የጎዳና ላይ የጫማ ጠራጊ ሥራ ነው። ወጣቱ ጫማ ጠራጊ ወንበር ላይ ተቀምጦ ሲሰራ፣ ደንበኞቹና አንድ ልጅ አጠገቡ ተቀምጠዋል። ከበስተጀርባ ሌሎች የመንገድ ላይ ሻጮች አሉ ይህም በከተሞች ያለው የዕለት ተዕለት ኑሮ ነፀብራቅ ነው።

አንድ ሰው ነጭ የጭንቅላት ማሰሪያ እና ሁለት የተለያዩ የአንገት ሀብሎች አድርጎ ከላይ ልብስ ሳይለብስ በሰማያዊ ሰማይ ስር ቆሞል። ያደረገው ሃብል አንዱ ቀይ እና ዶቃ ያለበት ሌላኛው ክብ ነጭ ዶቃዎች እና ጥቁር ማእከል ያለው ነው።

በይፋዊ ሥነ ሥርዓት አራት ሰዎች ቀኝ እጃቸውን ወደ ላይ አንስተው ሲምሉ አንድ ዳኛ የሚመስሉ ሰው ከመድረክ ጀርባ ባንዲራዎች ፊት ለፊት ቆመው ያነባሉ። ሁለቱ ሴቶች በባህላዊ ልብስ ሲሆን፣ ሌሎቹ ደግሞ ልብስ ለብሰዋል።

ዉሃ ላይ በመርከብ በጣም ብዙ ሰዎች ተቀምጠው አሉ። የተለዩ ቀለማት ያላቸው ልብሶችን ለብሰዋል። ዉሀዉ ወይም ባህሩ በግልፅ ያንፀባርቃል። ከጀርባ ድልድይ ነገር እና ድንጋዮች አሉ።

በትልቅ የኮንክሪት ሕንፃ ውስጥ፣ የጭነት መኪናዎች በሰፊ ምሰሶዎች መካከል ቆመዋል። ሰማያዊ ኮንቴይነሮችን የጫኑ መኪናዎች በፋብሪካው የመሰብሰቢያ መስመር ላይ ይገኛሉ። ዙሪያውን በተለያዩ አቅጣጫዎች የሚንቀሳቀሱ የማምረቻ ማሽኖችና ኮንቬየሮች አሉ።

ረዣዥም የእንጨት ድልድይ ወደ ትልቁ ሀይቅ መሀል ወደተገነባ ቀይ ጣሪያ ወደተሸፈነ የመመገቢያ ቦታ ይመራል። ሰዎች ድልድዩን ሲያቋርጡ፣ ከፊት ለፊት ደግሞ የኋላቸዉን አዙረዉ ተቀምጠዉ የሚጠባበቁ ሰዎች አሉ።

የኤሌክትሮኒክስ እቃዎች የድምፅ ማኩያ ሞንታርቦ ጥቁር ቀለም ያለዉ በመብራት የሚበራ ቢጫ ክብ፣ ፒንክ ክብ ከመደርደሪያዉ ላይ የተለያዩ ነገሮች ተደርደርዋል። ስፒከሮቹ ሁለት፣ አንድ እና ሦስት ማጉያ አላቸዉ።

አንድ ጥቁር ፀጉር እና አጭር ፂም ያለው ወንድ ሰማያዊ ጃኬት እና ነጭ ባለነጠብጣብ ሸሚዝ ለብሷል። ሲናገር ከማይክሮፎን ፊት ለፊት ተቀምጦ ቀኝ እጁን አነሳስቷል። ከጀርባው ከእንጨት የተሠሩ ረዣዥም ወንበሮች አሉ።

ይህ ጌጣጌጥ ነው ። በርካታ የማስዋቢያ እቃዎች ይገኛሉ ። አበባዎች ፣ ጠረጴዛዎች ፣ ወንበሮች እና ብርጭቆዎች ይገኛሉ ። ወንበሮች እና ጠረጴዛዎች ነጭ ልብስ ለብሰዋል ። ግድግዳው ላይ ስዕሎች ተስለዋል ።

መደብ ወይም ፍል ይባላል። ይህ የባህር ዛፍ ፍል በደንብ መሬቱ ታርሶ ከለሰለሰ በኋላ በደንብ መደብ ተመድቦለት ከበቀለ በኋላ ነው። ባህር ዛፍ ገና እንደበቀለ እንደዚህ ነው። ትንሽ ካደገ በኋላ ከዚህ ላይ ተነቅሎ ሌላ የተዘጋጀለት ቦታ ላይ ይተከላል።

ሰፋ ያለ ክብ እንጀራ ላይ ሶስት አይነት ወጦች ተቀምጠዋል። መሃል ላይ ቢጫ ቀለም ያለው ወጥ ሲኖር፣ ከጎኑ ጥቁር ቀይ የጎመን ወጥና ትንሽ የአትክልት ሰላጣ አለ።

ሳሙኤል ዘካሪያስ የሚባል ልጅ የኮሮናቫይረስ መከላከያ ማሽን ሠራ። ማሽኑን ለመበከልና ለመፀዳጃ የሚያገለግል መሆኑን የሚያሳይ ጽሑፍ ተለጥፎበታል። ልጁ በቤቱ ደጃፍ ላይ በኩራት ቆሟል።

ትልቅ የአሞራ ቅርጽ ያለው ሐውልት በሲሚንቶ መሠረት ላይ በቁም ተቀርጿል። ሐውልቱ ጥቁር አካልና ረጅም ግራጫ አንገት አለው። ከበስተጀርባ ብዙ አረንጓዴ ዛፎችና አንዳንድ የእንጨት ወንበሮች ይገኛሉ።

ብዛት ያላቸዉ ነጭ የቡና ስኒ በረከቦቱ ላይ ክብ ተቀምጠዋል። ከሸክላ የተሰራ የቡና ጀበና ከጎን ተቀምጧል። የእጅ ስራ ዉጤት የሆኑ የተለያዩ የስፌት አይነቶች በግርግዳዉ ላይ ተሰቅለዉ ለቤቱ ዉበት ሰጠዉታል።

አንዲት ግዙፍ የድንጋይ ቅርጽ ትኩረትን ትስባለች። ቅርጹ ክብ ሆኖ በዙሪያው የተቀረጹ ቅርጾች አሉ። በውስጡ መስቀል፣ ስኒ እና ሌሎች ምልክቶች የተቀረጹ ናቸው። ከታች በኩል ሁለት ሴቶች በመሬት ላይ ተቀምጠው ይታያሉ፡፡

የመሬቱ ወለል አንጸባራቂ በሆነ ትልቅና ዘመናዊ ክፍል ውስጥ ቢጫና ሰማያዊ ቀለም ያለው ሁለት ግዙፍ ማስጌጫ ምሰሶዎች ይታያሉ። በክፍሉ ውስጥ ጥቂት ሰዎች በተለያዩ ቦታዎች ተቀምጠዋል፣ ከበስተጀርባውም የደን ምስል ያለበት ሰፊ ግድግዳ አለ።

ሰው አረንጓዴ የቻይና ጎመን (ናፓ ጎመን) በካርቶን ሣጥን ውስጥ እየያዘ ነው። ሁለት የቻይና ጎመኖች ሲኖሩ፣ አንዱ ደግሞ በእጁ ተይዟል። ጎመኖቹ ጥቅጥቅ ያሉ እና ቅጠሎቹ በአብዛኛው ነጭ ግንድ እና ጥቁር አረንጓዴ የላይኛው ክፍል አላቸው።

አልሀ ሎሽን ከውበት መጠበቂያ ምርቶች ውስጥ አንዱ ነው። አልሀ የሰውነታችንን ልስልሴ እና ጥንካሬ የሚጨምር በጣም አሪፍ የሆነ የውበት መጠበቂያ ምርት ነው። አልሀን ገላችንን ከታጠብን በኋላ ሰውነታችንን የምንቀባው ሎሽን ሲሆን በጣም አስፈላጊ ምርት ነው።

የደብረ ማርቆስ ዩኒቨርሲቲን የሚወክል ሲሆን፣ በደማቅ ቢጫ ክብ የተከበበ ነው። በመሃል አረንጓዴ ኮረብታዎችና ወንዝ ባለው ሰማያዊና ነጭ ዳራ ላይ ድልድይና የተከፈተ መጽሐፍ ይታያል። ሌሎች ነገሮች እንደ ስንዴና የአቶም ምልክቶችም አሉ። የአማርኛና የእንግሊዝኛ ጽሑፎች በዙሪያው ተጽፈዋል።

ከቤት ውጭ በሚገኝ ክፍት ትምህርት ቤት ውስጥ አስተማሪ ልጆችን ሲያስተምር ያሳያል። ልጆቹ በቁጥር የበዙ ሲሆኑ፣ በትምህርቱ ላይ ትኩረት ሰጥተው ይታያሉ። አንዳንድ ተማሪዎች ወደዚህ አቅጣጫ ዙረዋል፡፡

በነጭ እና ግራጫማ ጠረጴዛ ላይ ዘጠኝ እርሳሶች ተዘርግተዋል። ቀይ እና ጥቁር ሰንጥቆች ያሏቸው አራት እርሳሶች ከግራ፣ አምስት አረንጓዴ እርሳሶች ከቀኝ በኩል ተቀምጠዋል።

በተጨናነቀ የከተማ መንገድ ላይ እጅግ ብዙ መኪናዎች ተሰልፈዋል። ሰዎች መንገዱ ዳር ሲራመዱና እየተገበያዩ ነው፤ በአካባቢው ባለ ረጃጅም ሕንጻዎችና በእንቅስቃሴ የተሞላ ከተማ ነው። አንዳንዶቹ ሕንፃዎች ግንባታ ላይ ይገኛሉ።

ይህ ምስል ቢጫና አረንጓዴ ማንጎዎችና ሙዞች እንድሁም አቮካዶ የበዛበትን የፍራፍሬ መሸጫ ያሳያል። ከማንጎዎቹ በተጨማሪ ሙዞችና ፓፓያ እንዲሁም የታሸጉ ጭማቂዎች ይታያሉ::ስፍራው የገበያ ድንኳን ይመስላል::

የኢትዮጵያ ቀዳማዊ ንጉስ ሃይለስላሴ ለአንድ ጥቁር ሱፍ በነጭ ሸሚዝ ላደረገ ሰውዬ ሽልማት እየሰጡ፤ ከጀርባ በርካታ ሰዎች ሱፍ ለብሰው ቁመው ይመለከታሉ፤ ከነሱ ጀርባ መጋረጃ ተዘርግቷል፤ ንጉሱ የሚያምር የንግስና ልብሳቸዉን አድርገው በአትኩሮት ይመለከታሉ።

አራት የሣር ክዳን ያላቸው ክብ ጎጆዎች በደን በተሸፈነ ኮረብታ ላይ ተገንብተዋል። ጎጆዎቹ በእንጨት አጥር ከተከለለ ጠባብ መንገድ ጋር የተገናኙ ናቸው።

ባህላዊ የኢትዮጵያ ልብስ የለበሰ ጥንዶችን ይገልጻል። ሁለቱም ነጭ ቀሚስና ቀይ የጨርቅ ስርጎ ለብሰዋል ። ሴቷ የገለባ ጃንጥላ ይዛለች ። አለባበሳቸው እንደ ሰርግ ወይም ሌላ ትልቅ በዓል ያለ ልዩ ዝግጅትን ያመለክታል።

የክርስትና ሃይማኖታዊ ሰባር ቅዱስ ጊዮርጊስ በዓል ሲከበር ያሳያል። ነጭ ልብስ የለበሱ ካህናት፣ ከበሮ እየመቱና መሰንቆ እየነፉ በታላቅ ድምቀት በዓሉን ያከብራሉ።

የተለያዩ የጭስ አይነቶች ይታያል። ቤት ዉስጥ ፣ ቡና ሲፈላ እና ለተለያዩ ዝግቶችቶ ደስ የሚል መዓዛ ያለዉ የጭስ አይነቶች በተለያዩ ቀለማት ተደርድረዉ ይታያል። ይህንን ጭስ መዝኖ ለመሸጥ የሚያገለግል ትንሽ ሚዛን ተቀምጧል።

ብዙ ሰዎች ቀይና ነጭ ባንዲራዎችን ይዘው በመንገድ ላይ ይጮኻሉ፡፡ ደጋፊዎቹ በአንድ አውቶቡስ ላይ በመውጣት በጣም ሲጮሁ ቀርበዋል፡፡ ከበስተኋላው በአረንጓዴ ዛፎች አሉ፡፡

ብዙ ማጭዶች ከእንጨት በተሠሩ መያዣዎች መሬት ላይ ተከማችተዋል። ከፊታቸው ላይ ቀይና ጥቁር የተነጠፈ ከረጢትና ነጭ የአትክልት ከረጢት ይታያሉ። ከበስተጀርባ የተደረደሩ የብረት ምጣዶችና የተለያዩ ባልዲዎች አሉ።

የጨቅላ ህፃናት ሮዝ ቀለም ያላቸው ለስላሳ ጫማዎች ናቸው። ጫማዎቹ በጠርዙ ላይ የተጠለፈ ካፍ እና ከፊት ለፊት ጥንቸል የሚመስል ለስላሳ ማስዋቢያ አላቸው። ጫማዎቹ የተነሱት በንጹህ ነጭ ጀርባ ላይ ነው።

በርካታ ወንድ ልጆች በሰማያዊ ግድግዳ ባለው ክፍል ውስጥ በፕላስቲክ ወንበሮች ላይ ተቀምጠዋል። አብዛኞቹ ነጭ እስላማዊ ልብሶች እና የራስ ቀሚስ ለብሰዋል። ከፊት ለፊት ያሉት ሦስቱ ልጆች ወደ ፊት ይመለከታሉ፤ ከእነዚህም አንዱ ነጭ ሽብሸባማ ኮፍያ አድርጓል።

ሶስት ሴቶች በሳውና ክፍል ውስጥ ዘና ብለው ይገኛሉ። የእንፋሎት ሙቀት አካባቢውን የሞላ ሲሆን፣ ሴቶቹ ነጭ ፎጣዎችን ለብሰው ተቀምጠዋል። አንዷ ሴት በቅርብ ወንበር ላይ ተቀምጣ ስትታይ፣ ሁለቱ ደግሞ በርቀት በድንጋይ ወንበር ላይ ተቀምጠዋል።

በረድፍ የቆሙ የኢትዮጵያ ቢራዎችን ተመልከት። እነሱም በደሌ፣ ሶፊ፣ ቡና፣ ብክሌ፣ ወርቅ፣ ዋልያ፣ ሀይኒከን፣ አድለር፣ ኦፊ ማልት የተባሉ ናቸው። አንድ ብርጭቆ ቢራ እና ሌሎች የቢራ ጠርሙሶች አሉ።

ማስመርያዎች የሚዘጋጁት ለህፈት ለአገልግሎት ሲሆን ምስሉ ላይ አራት የተለያዩ የማስመርያ ዘሮች አሉ። አንደኛው ቀጥታ መስመር ለማስመር ፤ሁለተኛው ደግሞ ግማሽ ክብ ለመሳል ፤የተቀሩት ደግሞ ሦስት ጎን ለመሳል ያገለግላሉ።

ከዘመናዊ መጓጓዣዎች ውስጥ አንዱ የሆነው አውሮፕላን ነው። ይህ መጓጓዣ የኢትዮጵያ የሆነ እና በአየር ላይ የሚጓዝ በጣም ፈጣን የሆነ ነው። አረንጓዴ ቢጫ ቀይ ቀለም ባንዲራ ያለበት ነው። በአየር ማረፊያ ቦታው ላይ ለመብረር በዝግጅ ላይ ነው።

አንድ ሰው ጨለማ ልብስ ለብሶ በእግረኛ መንገድ ላይ ተቀምጧል፡፡ ሰውዬው በፊት ለፊቱ በብዙ የገበያ እቃዎች የተሞሉ ሮዝ ምንጣፎች አሉት፡፡ ምንጣፎቹ ሎሚ፣ በርበሬ እና ሌሎች አትክልቶችን ይዘዋል፡፡

ሮዝ እና ነጭ ፊኛዎች ልብ ቅርፅ ሰርተው ግድግዳ ላይ ተሰቅለዋል። በውስጡም ብርሃን የሚያመነጩት "ሜሪ ሚ" የሚሉ ፊደላት በሻማ እና በአበባ ቅጠሎች ተከበው ይታያሉ።

ባጃጅ ከላይ በተወጠረ ነጭ ቀለም ያለው ጨርቅ የለበሰች ከታች ሰማያዊ ቀለም የተቀባ በቀላል ብረት የተሸፈነች እንዲሁም ሶስት ጎማ የተገጠመላት ለቅርብ እርቀት የትራንስፖርት አገልግሎት የምትሰጥ ናት።

አረንጓዴ እና ቀይ ካፕ ያላቸው ሦስት የመጠጥ ብልቃጦች ከዋናው ሰማያዊ አርማ በላይ ጎንበስ ብለዏል። በታችኛው ክፍል ብዙ ተመሳሳይ ነጭ መኪናዎች ሲደረደሩ፣ በአማርኛ ጽሑፎች በሁለቱም በኩል ተቀምጠዋል።

ቢጫ ቀለም ያለው ባለ ብዙ ፎቅ ትምህርት ቤት ህንፃ ነው። የህንፃው ልዩ ገጽታ ተማሪዎች በቀላሉ እንዲዘዋወሩ የሚያስችሉ የውጭ ደረጃዎች ናቸው። ከህንጻዎቹ ፊት ለፊት ተማሪዎች በደማቅ ቢጫ ዩኒፎርም ለብሰው በክፍት ቦታው ሲሮጡና እየተጫወቱ ነው።

የበዓል አከባበር ለማሳየት የተዘጋጀ መኝታ ቤት ነው። ነጭና ሮዝ ፊኛዎች ከጣሪያው ላይ በሐር ተንጠልጥለዋል። በእያንዳንዱ ክር ላይ ትናንሽ ሮዝ አበባዎች ታስረዋል። አልጋው በንጹህ ነጭ አንሶላ ተነጥፎ ክፍሉን ያሳምረዋል።

የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን እየተነሳ ነው።። አውሮፕላኑ ነጭና ቀይ ቀለም ሲኖረው በክንፉ ላይ የኢትዮጵያ ባንዲራ ምልክት አለው። አውሮፕላኑ በእንግሊዝኛ "Mother Teresa" የሚል ስም ተሰጥቶታል። ይህም በአፍሪካ ያለውን ዘመናዊ የአቪዬሽን ቴክኖሎጂ ነው።

አንድ ወንድ እና አንዲት ሴት በአረንጓዴ ዳራ ፊት ለፊት ቆመው ፈገግ እያሉ የአፍሪ የእጽዋት ጠርሙሶችን ይዘዋል። ከሰዎቹም በስተቀኝ ሴቶች እና ወንዶች ወደው እና ፈቅደው ያለምንም ልዩነት የሚጠቀሙት የሚል ጽሁፍ ሰፍሯል።

በጣም የሚያምር ነጭ የሆነ የባህል አልባሳት የለበሱ ሴቶችና ወንዶች ቁመዋል። ጭራ የያዘ አለ ። ኬፕ የደፋም አለ። ከጀርባቸው በጣም የሚያምር አረንጓዴ ዕፅዋት አለ ። ነጭ እና ጥቁር ያላቸው ጫማዎችን ለብሰዋል።

ከቀርከሃ የተሠሩ የፈንገስ ቅርጽ ያላቸው ሁለት ትላልቅ መዋቅሮች ከደጋፊ ምሰሶዎች ጋር ይታያሉ። በርካታ ሰዎች መዋቅሮቹ በሚገኙበት ከፍ ያለ ስፍራ ቆመዋል። ይህ ቦታ በሰፊ እይታ የመዝናናትና የመሰብሰቢያ ቦታ ነው፡፡

በምስሉ ላይ አንድ ጨለምለም ያለ ሰው ከቢሮ ወይም ከሳሎን ውስጥ ባለው ሶፋ ተቀምጧል። ሰውዬው ጥቁር ሱፍ ለብሶ ጥቁር የቆዳ ጫማ አድርጓል፣ እግሮቹን አጣምሮና እጆቹን በጉልበቶቹ ላይ አኑሯል። ከበስተጀርባ በብርሃን ያጌጠ መጋረጃ እና የኢትዮጵያ ባንዲራ አሉ።

የሳሙና ፋብሪካ የማምረቻ ሂደት ነው። አንድ ሠራተኛ ቢጫ ቀለም ያለው ማሽን ተጠቅሞ ነጭ ሳሙናዎችን ይቀርጻል። ብዙ ተከምረው የተዘጋጁ የሳሙና ቁርጥራጮች በጠረጴዛው ላይ ተደርድረዋል ። ይህም ሥራው የኢንዱስትሪ ምርት መሆኑን የሚያሳይ ሲሆን፣ ማሽንና ሰዎችን በማስተባበር ይከናወናል።

አንዲት ሴት በደስታ ፈገግታ ሕፃን ልጅ እቅፏ ውስጥ እንደያዘች ያሳያል። የሴቲቱ ፍቅር እና የሕፃኑ ንፁህነት ከቀላል የቤት ውስጥ ዳራ ላይ ጎልቶ ይታያል።

ክብ ቅርጽና በሳር የተሸፈነ ጣሪያ ያለው ጎጆ በሰፊ አረንጓዴ ሜዳ ላይ ይገኛል። አንዲት ሴት በበሩ ላይ ቆማለች። በግራ በኩል ደግሞ ሁለት ልጆች አሉ። በቀኝ በኩል አንድ ሰው እየሄደ ሲሆን ሰማዩ ጥርት ያለና ደመና አልባ ነው።

በአማራ ቴሌቭዥን ኮርፖሬሽን እየተተላለፈ የሚገኝ የባህር ዳር የከተማ ውሎ የተሰኘ ፕሮግራም ነው። ይህ የቴሌቪዥን ዝግጅት እየተካሄደ የሚገኘው ዜና ሙዳይ ፕሮግራም ሲሆን ከምሽቱ 12 ሰዓት ላይ ዝግጅቱ ለተመልካች ቀርባል።

የሙስሊም እምነት ተከታይ ታዳጊ ልጅ እየፀለየ ነዉ። በራሱ ላይ የሙስሊም ቆብ እና ጠቆር ያለ ልብስ ለብሷል። ታዳጊዉ ልጅ ከምንጣፉ ላይ ተቀምጧል። የወለሉ ምንጣፍ ሽሮ መልክ እና ደብዘዝ ያለ ሰማያዊ ቀለም የያዘ ነዉ።

የአንድ ሰው የራስ ፀጉር ከኋላ በኩል አለ፣ የጭንቅላቱ መሀል ሙሉ በሙሉ የተላጨ ነው። በዙሪያው ጥቁር ጠምዛዛ ፀጉሮች የተሠሩ ድሪዶች አሉ፣ በጀርባው ላይ ደግሞ ጥቁር የአንገት ማህተብ አለ።

ሰማያዊ የደንብ ልብስ እና የፊት ማስክ የለበሱ ወታደራዊ ፖሊሶች ረዥም ጠመንጃዎቻቸውን ይዘው በአንድ መስመር ቆመዋል። የአዛዥነት ደረጃ ያለው አንድ መኮንን ወደ ግራ ዞሮ ሲመለከት፣ ጀርባው ላይ ብዙ ሰዎች የተሰበሰቡበት ቦታ አለ።

ሶስት ሴቶች የለበሷቸውን ዘመናዊ እና ቀለል ያሉ ልብሶች ናቸው። ልብሶቹ በዋናነት ነጭ እና ቡኒ ቀለሞች ያሏቸው ሲሆን የተሸመኑ የሚመስሉና የላላ ቅርጽ አላቸው። በጨርቁ ላይ የተቆራረጠ እና የተሰለፈ ንድፍ አለ። ፋሽኑ ባህላዊ መነሻ ያለውና ምቹ ነው።

ሰባት ዱኩላ የሚባሉ የፍየል ዝርያ ያላቸዉ የዱር እንስሳ ናቸዉ። አካባቢዉ በአረንጓዴ ሳር የለበሰ ነዉ። የተወሰነ ቁጥቋጦ ዛፍ ከጥግ ላይ አለ። ሦስቱ ድኩላ ወደ ኋላ ዞረዉ ይመለከታሉ። ሦስቱ ሳር እየበሉ ነዉ። ከፋይ የሆነ መልክ አላቸዉ።

በተፈጥሮ አካባቢ ውስጥ የነብር የቅርብ ምስል አለ። ነብሩ በቡናማ ድንጋይ ላይ ተቀምጦ አንገቱን ቀና አድርጓል፤ ጥቁር ነጠብጣቦችና ቡናማ ቆዳው ግልጽ ነው። ምላሱን አውጥቶ አፉን ከፍቷል፤ በጀርባው አረንጓዴ ሣር አለ። አውሬው የደከመው ይመስላል።

ደማቅ ቢጫ ግድግዳ ያለው ባህላዊ ቤት ፊት ለፊት ሦስት ሰዎች ቆመዋል። አንዷ ሴት በሩ ላይ ነጭ ልብስ ለብሳለች። ሁለቱ ልጆች ደግሞ ደማቅ ቀለም ያላቸው ልብሶች አድርገዋል። በስተግራ አንድ ትንሽ መስኮት አለ።

የሚያማምር የውስጥ ሕንፃ ፣ምናልባትም የሙዚየም ወይም የኤግዚቢሽን አዳራሽ ነው። ሕንፃው በአስደናቂ ጌጣጌጥ ያጌጠ ጣሪያና የብርሃን ዘንባባዎች አሉት። በመሬት ወለሉና በረንዳው ላይ ጥንታዊ መኪኖችና ሰረገላዎች ለእይታ ቀርበዋል። ቦታው በጣም ሰፊና ዘመናዊ ዲዛይን ያለው ነው።

የቀድሞዉ የኢትዮጵያ ፕሬዘዳንት ኮረኔል መንግስቱ ኃይለማርያም ናቸዉ። አገር ወዳድ መሪ ነበሩ። ነጭ ሸሚዝ በካራባት ከላይ ጥቁር ኮት ደርበዉ ለብሰዋል። ኢትዮጵያን ለ17 ዓመታት መርተዋል።

የየካቲት ፲፪ ሆስፒታል ሜዲካል ኮሌጅ ዋና መግቢያ ቅስት በር አለ። ጥርት ባለው ሰማይ ስር፣ ከድንጋይ የተገነባው ቅስት በር ላይ ጽሑፎች አሉ። ሰዎችና መኪኖች በግቢው ውስጥ እየገቡ ነው።

የሚያምር ገጽታ ያለው የመኖሪያ ቤት የፊት ለፊት ገጽታ ተገልጿል። ቤቱ አነስተኛ መወጣጫ ደረጃ እና የብረት ፍርግርጎች የበዙበት በሮች ያሉት እና ፈዛዛ የግድግዳ ሮች ቀለምን የተቀባ ነው።

"ተስፋዬ የኦቾሎኒ ቅቤ" የሚል የምግብ ምርት ማሸጊያ ነው። ምርቱ ክሬሚ እንደሆነ የሚገልጽ ሲሆን፣ በቀይ እና በቢጫ ቀለም የተሠራው ማሸጊያ ላይ የኦቾሎኒ ፍሬዎች ተሥለዋል። ማሸጊያው ትልቅ ሲሆን የብርቱካናማ ክዳን አለው። ይህ ለቁርስ የሚሆን የተመጣጠነ ምግብ ነው።

በጌጥ መብራቶች ያሸበረቀ ድንኳን ውስጥ የምሽት ዝግጅት ይታያል:: ድንኳኑ ሐምራዊና ሰማያዊ መብራቶች አሉት:: ብዙ ሰዎች ተቀምጠውና ቆመው በንግግር ተጠምደዋል:: ስፍራው የሠርግ ወይም የሌላ ድግስ ይመስላል::

አትክልት እና ፍራፍሬ ከምንላቸው ውስጥ ወጥን ለማዘጋጀት በጣም አስፈላጊ የሆኑ አትክልት እና ፍራፍሬዎች ናቸው። እነሱም ሽንኩርት፣ ቃሪያ፣ ቲማቲም፣ ካሮት፣ ድንች፣ ነጭ ሽንኩርት ቀሸራ ላይ ተዘርግቷል። እነዚህ አትክልት እና ፍራፍሬዎች ለመሸጥ የተዘጋጁ ናቸው። ሽንኩርት ወጥ ለምስራት በጣም ወሳኝ ነው።

ወፈር ያለ አቋም ያለው የህግ አስከባሪ ልብስ የለበሰ ግለሰብ በአስፓልት መንገድ ላይ የሃይሩፍ መኪና በር በሰፊው ከፍቶ እጁን ወደፊት አድርጎ ቆሟል። መኪናዉም ነጭ ቀለም ያለው እና አነስ ያለ የመስኮት መጠን ያለው ነው።

ጠባብ የገጠር መንገድ ነው። መንገድ ላይ ሰማያዊ ልብስ የለበሰ ሰው እየሄደ ነው። በአንድ በኩል አረንጓዴ ሰማያዊ ቀለም ባለው ግድግዳ ላይ የሰው ሥዕል ተሰቅሏል፤ ከጎኑም ቡናማ የእንጨት በር አለ። አካባቢው የድሮ ወይም የገጠር ቤት ነው።

ሴቶች ሳውና ወይም የእንፋሎት ክፍል ውስጥ ሆነው ሲዝናኑ ነጭ ፎጣ ለብሰው ሞቃትና እርጥበት ባለው ክፍል ውስጥ ተቀምጠዋል ። ይህ ጊዜ ለመረጋጋት ፣ ለሰውነት ንጽህና እና ከጓደኞች ጋር ለመጨዋወት የሚያገለግል ነው።

የቆዳ ማሳጅ አገልግሎት ሲሆን የቆዳችን ለስላሴ ለመጠበቅና እንደ ቡጉር ያሉ ነገሮችን ፊታችን ላይ ለማጥፋት የምንጠቀመው የማሳጅ አይነት ነው። ብዙ ጊዜ በቆዳ ስፔሻሊስት ዶክተሮች ይህ አይነት ክትትሎች ይሰጣሉ።

ረዣዥም ቁጥቋጦዎችና አረንጓዴ ዛፎች ባሉበት ጀርባ ላይ በርካታ ግመሎች በደረቅ መሬት ላይ በአንድ መስመር እየሄዱ ነው ። አንደኛው ግመል በቀኝ በኩል በሰው እየተመራ ነው ።

አንድ ሰው ረጃጅም የእንጨት ምሰሶን በጀርባው ተሸክሞ ጎንበስ ብሏል፡፡ ሰውዬው ጨለማ ልብስና ነጭ የራስ መጠቅለያ አድርጓል፡፡ ከበስተግራው በብርሃን የበራ ግድግዳ እና ሌሎች እቃዎች አሉ፡፡

በሰማያዊ ገንዳ ውስጥ የሚገኝ የአረፋ መጠጥ ነው። መጠጡ በቡናማ ቱቦ በኩል በከፍተኛ ፍጥነት ወደ ውስጥ እየፈሰሰ ነው። መጠጡ የሀገር ውስጥ ባህላዊ መጠጥ ጠላ ነው ። መጠጡ በአረፋ ተሞልቷል። ይህም ባህላዊ የመጠጥ ዝግጅት ወይም ማምረቻ ያመለክታል።

ረዥም፣ የሚያብረቀርቅ ነጭ የአበባ ማስቀመጫ በውስጡ ትላልቅ አረንጓዴ ቅጠሎች ይታያሉ። የአበባ ማስቀመጫው መሃል ላይ ቀዳዳ ያለው ሲሆን፣ በአንድ ጎኑ ደግሞ የዓሣ ቅርጽ ያለው ጌጥ አለበት። ከበስተጀርባ ሌሎች አበቦችና ቢጫ ቅርጫት በከፊል አሉ።

ከጥቁር የፕላስቲክ ሣጥን ውስጥ የሚገኙ ብዙ ጥቁር ወይንጠጃማ እና አረንጓዴ ፍሬዎችን ያሳያል። እያንዳንዱ ፍሬ ወፍራም አረንጓዴ ግንድ ያለው ሲሆን፣ ለገበያ መቅረባቸውን ይጠቁማል።

በነጭ ሳህን ላይ በቡኒ ቀለም የተጠበሰ ሥጋ ተቀምጧል። በሥጋው ላይ ሶስት የሎሚ ቁርጥራጮች እና አረንጓዴ ቅጠል አለ፡፡ ከላይ በኩል ደግሞ የተከተፉ ካሮቶችና ቃሪያ ይገኛሉ። በግራ በኩል አንድ ሹካና ቢላዋ አለ። ይህ ምቹ ምግብ መመገብ ይወክላል።

በኢትዮጵያ ያለ የብዙ ሰዎች ስብስብና ሰልፍ ነው። ሕዝቡ በስታዲየም ዙሪያ ቀይና ቢጫ ሰንደቅ ዓላማ እያውለበለበ ነው። ብዙዎቹ በእግር ኳስ ማሊያ ለብሰዋል። ይህም የስፖርት ውድድር ድልን ወይም ሌላ የደስታ ሥነ ሥርዓትን ያመለክታል።

ከእንጨት በተሰራ ቡናማ ሳህን ውስጥ የገባ ነጭ አይብ አለ። አይቡ ለስላሳ እና የተፈረካከረ መልክ አለው። ከበስተጀርባ የተጨመቁ የሎሚ ፍሬዎች የሚታዩ ሲሆን፣ ሳህኑ በቀይ እና ነጭ ባለ ጥልፍ ጨርቅ ላይ ተቀምጧል።

ክሬም ቀለም ባለው የእንጨት መደርደሪያ ውስጥ ነጭ የማይክሮዌቭ ማሽን ቀርቧል፡፡ ማሽኑ የተከፈተ በር ያለው ሲሆን "ሱፕራ" የሚል ስም አለው፡፡ በውስጡ የብርጭቆ ሳህን ሲኖረው ከታች ሶስት የውሃ ጠርሙሶች አሉ፡፡

በርካታ ወንዶች፣ አንዳንዶቹ አዛውንቶች በጠራራ ፀሐይ መንገድ እያጠቡ ነው። ወንዶቹ መጥረጊያ በመጠቀም በውሃ ታንከር በተረጨው ውሃ የከተማውን መንገድ ያጸዳሉ። ይህ የጋራ ጽዳት በጎ ፈቃድና የከተማን ውበት የመጠበቅ ስርአት ነው፡፡

አራት በር ያለው፣ ጥቁር ቀለም እና ዘመናዊ ዲዛይን ያለው ፍሪጅ ነው። የላይኛው ቀኝ በር ክፍት ሆኖ ምግብ (እንደ እንቁላልና አትክልት) እና መደርደሪያዎች ተቀምጠዋል። ፍሪጁ በኩሽና ውስጥ ወይም በመጋዘን ክፍል ውስጥ ተቀምጧል፣ በአካባቢውም ሌሎች ነገሮች አሉ።

አንዲት ሴት ከጀርባዋ እና ከጎኗ ወደ ካሜራው ዞራ ቆማለች። ነጭ እና አረንጓዴ መስመሮች ያሉት ሸሚዝ እና ሰፊ ሱሪ ለብሳለች፤ ዳራው ቀላል ብርቱካናማ ቀለም ነው።

ከአረንጓዴ እና ነጭ ከሚመስል ህንጻ ፊት ለፊት የቆመች ሴት ከፊቷ በቀጥታ እየተመለከተች ነው፣ የነጣ ዓይኖቿ ጎልተው ይታያሉ። ልጅቷ ሰማያዊ እጅጌ አልባ የትምህርት ቤት ሹራብ ከውስጡ ነጭ ሸሚዝ ለብሳለች፣ በአንገቷ አካባቢ ትንሽ ጥቁር ማይክሮፎን ተለጥፎ ይታያል።

ጥቁር ቡናማ እና ነጭ ቆዳ የተሸፈነ የመቀመጫ ስብስብ ያሳያል። በመካከላቸው የብርጭቆ ገበታ ያለው የቡና ጠረጴዛ አለ። ግድግዳዎቹ ነጭ ሲሆኑ መጋረጃዎቹ ደግሞ ቀይ ቡኒ ናቸው።

ይህ ምስል የብስክሌት እሽቅድምድም ውድድርን ያሳያል። በርካታ የብስክሌት አሽከርካሪዎች በሰማያዊና ነጭ ቀለም ያለው ዩኒፎርም ለብሰው በብስክሌቶቻቸው ላይ ተቀምጠዋል። ሁሉም አሽከርካሪዎች የራስ ቁር ያደረጉ ሲሆን፣ ውድድሩ ከመጀመሩ በፊት ተሰብስበው ሲጠባበቁ ይታያል።

ብዙ ሰዎች ስቱዲዮ ውስጥ ተሰብስበዋል ። ስቱዲዮውም በደሴ ከተማ ውስጥ ይገኛል ። በጣም በርካታ ወንበሮች ላይ ብዙ ሰዎች ተቀምጠዋል ። ዜናው የቀረበው በአማራ ሚዲያ ኮርፖሬሽን ነው።

በአንድ የሱቅ መደርደርያ ውስጥ በቆርቆሮ የታሸጉ የተለያዩ ግብአቶች እንዲሁም በጠርሙስ የታሸገ የኮክቴል ጁስ ይታያል። በጠርሙስ የታሸገዉ ቀይ ቀለም አለው። ከታች ደግሞ ክዳን ያላቸው በርካታ ዕቃዎች ተደርድረዋል፣ መደርደሪያው ከእንጨት የተሰራ ነው።

በርካታ የተፈጥሮ እፅዋት፣ ሥሮች እና የደረቁ ቅጠሎች በአንድ ነጭ ከረጢት ውስጥ ተደርገዋል። የተለያዩ ቡኒ፣ ቀይ፣ ቢጫ እና ሐምራዊ ቀለም ያላቸው እነዚህ ዕፅዋት በግዴዳ መስመሮች ተከፍለው ሳር የሚመስሉ ጥቂት አረንጓዴ ነገሮች አሉት።

በቆሎው እየተጠበሰ ይገኛል ። ሁለት የበቆሎ እሸቶች በእሳቱ ላይ ናቸው ። የእሳቱ ፍህም በጣም ፈገግ ብሎ ቀይ ሁኗል ። እሳቱ የሸክላ ፌርሜሎ ላይ እየፈከከ ይገኛል ። ወለሉ ግራጫ ቀለም ያለው ነው።

ዘመናዊ የወጥ ቤት ቁምሳጥን እና መደርደሪያዎች በገለልተኛ ቀለም ያጌጠ ክፍል አለ። ከላይ ያሉት ካቢኔቶች በመስታወት በር ሲሆን ውስጣቸው በብርሃን ደምቋል። ታችኛው ክፍል ከእብነበረድ መሰል ጠረጴዛ ጋር መሳቢያዎች አሉት። ቡናማ የእንጨት ወለል ክፍሉን አሳምረዋል።

የጥምቀት በዓል አከባበር ነው ። ካህናትና ምዕመናን በክብ ቅርጽ በተሠራ የውሃ ገንዳ ዙሪያ ተሰብስበዋል። ካህናቱ ነጭ ካባ ለብሰው የኢትዮጵያ ባንዲራዎችን ይዘዋል። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ሃይማኖታዊ በዓል ነው ።

የዘመናዊ ዓለም አቀፍ አውሮፕላን ማረፊያ መነሻ ክፍል መግቢያ ነው ። አማርኛና እንግሊዘኛን የያዘ ሰማያዊ ምልክት ጎልቶ ተቀምጧል ። ትላልቅ የአረብ ብረት አርማታዎችና የመስታወት ግድግዳዎች የሕንፃውን ዘመናዊነት ይገልጻሉ ።

ውሃ ላይ የሚጓዝ ነጭ እና ሰማያዊ ቀለም ያለው ትንሽ መርከብ ከፊት ለፊቱ በተደረደሩ በጣም ብዙ ትላልቅ የእንጨት ምዝግቦችን እየጎተተ ነው። የእንጨት ምዝግቦቹ ላይ ብርቱካናማ ቀለም ያለው የግንባታ መሣሪያ ፣ ከጀልባው በስተጀርባ ጥቅጥቅ ያለ ደን አለ።

በተለያየ ቀለም የተሰሩ አራት ማስመሬዎች እጠረምጼዛ ላይ ተቀምጠዋል ። ከማስመሬዎቹ ግራ እና ቀኝ ላይ ሁለት ደብተሮች ተቀምጠዋል ። ማስመሬያዎቹም እስከ አስራ አምስት ሴንቲ ሜትር ይለካል ።

በወርቃማ ከለል የተሰራ የመጸዳጃ ቤት ከፊት ለፊቱ መስታወት ያለው ከጎኑ ደግሞ የውበት መጠበቂያዎችና ሶፍት የተቀመጡበት በሴራሚክ የተሰራ ዘመናዊ መጸዳጃ ነዉ።

በመካከለኛ ቀረጻ ላይ፣ ብዙ በደማቅ ቀለም የተቀቡ ባህላዊ ሽፎኖችና ሻሾች በአግድም እና በአቀባዊ መስመሮች የተሸመኑ፣ በሁለት ደረጃዎች ተሰቅለው የሚታዩ ሲሆን፣ እነዚህም ቀይ፣ ቢጫ፣ አረንጓዴ፣ ነጭ እና ሰማያዊ ቀለሞችን በግልጽ ያሳያሉ።

በአርማው መሃል ሦስት በክብ ቅርፅ የተሠሩ ባህላዊ የጎጆ ቤት አለው። ይህም የቤቶች ልማት ወይም የኅብረት ሥራ የሚሠራ ድርጅት መሆኑን ያመለክታል። አርማው በአማርኛና በእንግሊዝኛ ቋንቋዎች ጽሑፍ አለው።

ባስ ከመጓጓዣ አይነቶች ውስጥ አንዱ ነው። በጣም ብዙ ሰዎችን መያዝ የሚችል መኪና ሲሆን ወደ ባሱ ለመግባት በጣም ብዙ ሰው በግፊፊ ላይ ነው። ሰዎቹ ብዙ ግዜ ለመጓዝ የሚመርጡት ትራንስፖርት ዋጋው ዝቅተኛ የሆነ መጓጓዣ ነው።

የኦሮሚያ ክልላዊ መንግስት ባንዲራ የኦሮሞ ማህበረሰቦች ውክልና ነው። ይህ ባንዲራ ቀይ፣ ነጭ እና ጥቁር ቀለም አለው። መሐሉ ላይ የዋርካ ምልክት አለው። ይህ ባንዲራ ለኦሮሚያ ክልል መለያ በመሆን የሚያገለግል ልዩ መለያ ምልክት ነው።

አንድ ወንድና አንዲት ሴት በለመለመ አረንጓዴ የእርሻ ቦታ ውስጥ ተንበርክከው አሉ። ሴትየዋ መሬት ላይ ያለች ቅርንጫፍ ስትይዝ ሰማዩ ደመና የያዘ ነው።

በመልክ በመልክ ተደርገው ከጫፋቸው እና እግራቸው ላይ የታሰሩ የሽንኩርት ቡቃያ ናቸው ። ከጫፋቸውም በእኩል መጠን የተከረከሙ ናቸው ። እንዳይደርቁ ደግሞ በፌስታል ተጠቅልለው ታስረው በእንጨት በተሰራ ማስቀመጫ ውስጥ ተቀምጠዋል

አንዲት ባህላዊ ልብስ የለበሰች ሴት ከቤት ውጭ፣ በዘመናዊ ህንጻ ፊት ለፊት የቡና ሥነ ሥርዓት እያካሄደች። ትልቅ ጀበና፣ ትናንሽ ጠረጴዛዎች ላይ የተደረደሩ ሲኒዎች እና በአረንጓዴ ሳር ቤቱ አጊጧል።

ቄሶች ታቦት ተሸክመው የቆሙ ሲሆን ነጭ ጥምጣም የለበሡ ብዛት ያላቸው ከበሮ የተሸክሙና አረንጓዴ ቢጫ ቀለም ያላቸው መጋረዎች ከቄሶች ጀርባ ተንጠልጥሎል::ሌሎች ሁለት በግራና ቀኝ ያሉ ታቦት የተሸከሙ ቄሶች ጥላ የለበሱ ናቸው::

አንድ የነሐስ ሐውልት ነው ። ሐውልቱ አንድ ሰው በጀርባው ተኝቶ፣ በእግሮቹ በደብዳቤዎችና ቁጥሮች የተሠራ ሉል ወደ ላይ እንደያዘ ነው። ይህ የጥበብ ሥራ በትምህርትና በእውቀት ዓለምን መሸከም እንደሚቻል የሚያሳይ ምሳሌ ነው።

ስምንት ሴቶችና ሁለት ወንዶች በገጠር አካባቢ ቆመዋል። ከፊት በኩል አንዲት ሴት በነጭ የላብራቶሪ ካፖርት ተንበርክካለች። በስተጀርባ በሰማያዊና አረንጓዴ ቀለም የተነባበረ ቤት አለ፤ ዙሪያውም በዛፎች ተከቧል።

ቀላል ቡናማ ቀለም ያለው አንድ የዱር አራዊት በረዥም ደረቅ ሳሮች ውስጥ ቆሟል፡፡ እንስሳው ረጅም ቀንድና ጨለማ ቡናማ አካል አለው፡፡ ከበስተጀርባው በቀለም ደብዘዝ ያለ ተፈጥሮአዊ መልክአምድር አለ፡፡

አሮጌ ቢጫ ሕንፃ ላይ በብዛት የተሰሩ የእንጨት ቅርንጫፎች እንደ መቀርቀሪያ ተጠቅመው ግንባታ ወይም እድሳት እየተከናወነ ነው። አንዳንዶቹ ወደ ግንባታው ሲመለከቱ፣ ከፊት ለፊታቸው የአንድ ሰው እግር እና የእጅ ስልክ በቅርብ አለ፡፡

በዋሻ ውስጥ የሚገኝ ባህላዊ እና ታሪካዊ ቦታ ነው ። ዋናው ህንጻ ከጭቃና ከድንጋይ የተገነባ ትልቅ ህንፃ ነው ።በዙሪያው በአንሶላ (ምንጣፍ) የተሸፈነ ወለል አለ። ሰዎችም በውስጡ እየተንቀሳቀሱ ነዉ።

በእንጨት በተሰራ ሰፋ ያለ የዶሮ እርባታ ውስጥ ሁለት ሰዎች ለብዙ ቀይ እና ቡኒ ዶሮዎች ምግብ እየሰጡ ነው። ሰዎች ጥቁር ልብስ ለብሰዋል፤ አንደኛው ከ ሰማያዊ ምግብ እያፈሰሰ ነው። የዶሮዎቹ ብዛት ወለሉን ሞልቶታል፤ በጣሪያው ላይም መብራት ይበራል።

ብዛት ያላቸው የባቄላ ፍሬዎች እና ያልተላጡ ባቄላዎች በሳህን ላይ ቀርበዋል። የባቄላዎቹ ቀለም ፈዘዝ ያለ አረንጓዴ ነው። ከፍሬዎቹ በላይ ያሉት ያልተላጡ ፍሬዎች ደግሞ ደማቅ አረንጓዴ ቀለም አላቸው በላያቸው ላይም የተወሰነ ቅጠል አላቸው።

ይህ ምስል የኒሳ የፀጉር ማስወገጃ ክሬም ማሸጊያ ሳጥንን ያሳያል። ሳጥኑ ሮዝ እና ነጭ ቀለሞች ያሉት ሲሆን፥ እንከን የሌለውን የሴት ቆዳ እና አበቦችን ያሳያል። ምርቱ ለተጠቃሚው ሃያ በመቶ ተጨማሪ እንደሚያቀርብም ተጽፏል።

ለኬሚስትሪ ዋና የሆኑ የኬሚካሎች ዝርዝር ሲሆን አጠቃላይ 118 ኬሚካሎችን ይይዛል ። እነዚህ ኬሚካሎች በራሳቸው ባህሪና ፀባይ አማካይነት በግሩፕ ይደለደላሉ። የእነዚህን ኬሚካሎች ባህሪ ማወቅ የተለያዩ ነገሮችን ለመስራት ወሳኝ ነው።

በኢትዮጵያ ጠቅላይ ሚኒስትር ዐቢይ አህመድ እና የግብፅ ፕሬዚዳንት አብዱልፈታህ ኤል ሲሲ መካከል የተደረገውን ስብሰባ ነው። ሁለቱ መሪዎች በወርቃማ ወንበሮች ላይ ተቀምጠው በፈገግታ ይነጋገራሉ። ይህም በሁለቱ አገራት መካከል ያለውን የፖለቲካ ትብብር ነው።

በቀኝ በኩል የኢትዮጵያ አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ በነፋስ እየተንቀጠቀጠ ነው። በአካባቢው ደግሞ በክብ ቅርጽ የተደረደሩ የኢትዮጵያ ክልሎች ትናንሽ ባንዲራዎች አሉ። በግራ በኩል በእንግሊዘኛ የኢትዮጵያ ስም ተጽፏል፡፡ እነዚህ ባንዲራዎች የአገሪቷን ነፃነትና አንድነት ያመለክታሉ።

ዘመናዊ የእጅ ጋሬ ናት። መያዠዋ ቀይ የሆነ ጎማ ያላት ከብረት የተዘጋጀች ተሽከርካሪ የመኪና ጎማ ያላት ጋሪ ናት። ይች ዘመናዊ ጋሪ ሀይልን ቆጣቢ የሆነች ትንሽ ሀይል ተጠቅመን በጣም ከባድ የሆኑ ነገሮችን ለማጓጓዝ ትጠቅማለች።

ሥጋ ቤት ሲሆን ተጠግታ የቆመች መኪና ትናንሽ ዕፅዋቶች ያሉት ሥጋ ቤት ነው::በአግድም ብረት ላይ የተንጠለጠለ ነጭ ሥጋና ታሪክ ሥጋ ቤት የሚል አማረኛና በእንግሊዘኛ ሁለት የተለያየ ቦታ የተፃፈ ሥጋ ቤት ነው::

ብዙ ሕዝብ በተሰበሰበበት ሰፊ አዳራሽ ውስጥ የሥነ-ሥርዓት መድረክ ይታያል። ከመድረኩ በላይ ትልቅ የፕሮጀክተር ስክሪን አለ፤ ስክሪኑ ላይ አንድ ነጭ ሰው ንግግር ሲያደርግ ይታያል። ተሰብሳቢው ወንበሮች ላይ ተቀምጦ ወደ መድረኩ ይመለከታል።

የህፃናት ሻምፖዎችና የፀጉር ቅባቶች በሱፐር ማርኬት መደርደሪያ ላይ ተደርድረዋል፡፡ በላይኛው ረድፍ "ቤቢ" የሚል ስም ያላቸው ቢጫ ሻምፖዎች አሉ፡፡ በታችኛው ረድፍ ደግሞ ሐምራዊና ቡናማ ቀለም ያላቸው የሻወር ጄል አሉ፡፡

ሰማያዊ ኢሞ አርማ ነጭ የካሬ ጀርባ አለው። አርማው ሰማያዊ የክብ ቅርፅ ሲኖረው፣ በውስጡ “ኢሞ” የሚል ጽሑፍ ይነበባል። ይህ አርማ በኢንተርኔት መግባባት ለመግባባት የሚያገለግል አፕልኬሽን ነው፡፡

በጨለማ ምሽት አንድ ረጅም የጠፈር መንኮራኩር ከምድር እየተነሳ ነው። ከስር የሚወጣ ደማቅ ነበልባል እና ጭስ አካባቢውን አብራርቶታል። ከማንሻው መድረክ አጠገብ ደግሞ ሁለት ረጃጅም የውሃ ማጠራቀሚያ የሚመስሉ ነጭ ህንፃዎች ተገንብተዋል።

ትልቅ ክሬን በሥራ ላይ ነው። ክሬኑ ሰማያዊና ቢጫ ቀለም ያለው ሲሆን፣ አረንጓዴ የጭነት መኪና እያነሳ ነው። ሁለት ሠራተኞችም በክሬኑ አካል ላይ ሆነው ሥራውን እየተከታተሉ ነው። ይህም በኢትዮጵያ ውስጥ የሚካሄድ የከባድ ዕቃ ማንሳት ነው ።

በሰማያዊ ቀለም ላይ በቢጫ ቀለም በጉልህ የተፃፈ "ሀዲስ" የሚል ታትሟል። ይህ ህትመት የመፅሐፍ ድርሰት ይመስላል። ደራሲ ሀዲስ አለማየሁ የፃፉት ፍቅር እስከ መቃብር የሚል መፅሐፍ ይመስላል።

በከፊል ቀይ እና ቢዩጅ ቀለም ያለው ባለ ሶስት ፎቅ ቤት የብረት በረንዳዎች አሉት። የተከፈተው ዋና በር በኩል ሁለት ልጆች ቆመዋል። አንደኛው እጁን ዘርግቶ በደስታ ቆሟል። ቤቱ ሰፋ ያለ ባለአልማዝ ቅርጽ ያለው የብረት አጥር አለው።

ይህ ምስል ደማቅ ብርቱካናማ ቀለም ያላቸው፣ የተቆረጠ የእግር ጣት እና በቁርጭምጭሚት የሚታሰሩ (T-ጠፍጣፋ ጫማዎች ናቸው። አንድ እግር ጫማውን የለበሰ ሲሆን የወርቅ ሰንሰለት አምባር አድርጓል። ጫማዎቹ በአበባ ቅርጽ ባለው ምንጣፍ ላይ ተቀምጠዋል።

ይህ ምስል ሰማያዊና ነጭ ቀለም ያላቸው አውቶቡሶች በአንድ መስመር ተሰልፈው ያሳያል። አውቶቡሶቹ የከተማ የሕዝብ ትራንስፖርት አገልግሎት የሚሰጡ ሲሆኑ፥ ከኋላቸው ረዣዥም ዛፎች ይታያሉ።

ብርቱካንማ እና ጥቁር ቡኒ ቀለም ባለው የሽፋን ጀርባ ላይ "አብዮት" የሚል ነጭና ቢጫ ጽሑፍ አለ። ከላይ የተዘረጋ እጅ ትንሽ ብርቱካንማ ፍሬን ለመያዝ ሲሞክር ይታያል። ከታች "መጥፎ የሥራ አመራር አብዮትን ይወልዳል" የሚል የጥቅስ ጽሑፍ አለ።

በጣም የሚያምር መናፈሻ ነው ። ብዙ ከሳር የተሰሩ ጎጆዎች ያሉበት በጣም የሚያምር የመዋኛ ገንዳ ያለበት በዳሩ ወንበሮች እና ታላላቅ አረንጓዴ ዕፅዋቶች ያሉበት መዝናኛ ቦታ ነው ።

አንድ ትንሽ አረንጓዴ ደሴት በውሃ ላይ ተንጣሎ ተቀምጧል። ደሴቲቱ ኮረብታዎችና ብዙ ዛፎች ያሏት ስትሆን አረንጓዴ ቀለምንም የያዘች ናት። ሰማዩ ንጹህ እና ደመናማ ነው።

በባህል ልብስ ያጌጡ እናት፣ አባት እና ልጆች ፤ ወንድ ልጆች ከፊት ነጭ ጫማ አድርገዉ ነጭ ሱሪ በነጭና በጥልፍ ያጌጠ ከላይ ደርበዋል። ሴቷ ነጭ ጫማ እና ከታች እና ከላይ የተጠለፈ የሀበሻ ቀሚስ ለብሳለች። እናት እና አባት ከኋላ ቆመዋል።

ሰማያዊና ነጭ ደመና ያለበት ሰፊ ሰማይ በበጋ ወቅት አረንጓዴ በሆነ ሜዳማ ቦታ ላይ ጥላ የጣሉ ትላልቅ ዛፎች አቅፎ ይታያል፤ በግራ በኩል በከፊል የተሰራ ግድግዳም አለ።

ብዙ ሰዎች በጥቁር ድንጋያማ ዳራ ላይ ቆመዋል፡፡ ሰዎች በብርሃን በደንብ የማይታዩ ሲሆን አንዳንድ ልብሶች ቀይ እና ቢጫ ቀለሞች አሏቸው፡፡ ከበስተኋላው ግራጫ ቀለም ያለው ሰማይ አለ፡፡

ረዣዥም ቢጫ አበቦች ያላቸው ዛፎች በአረንጓዴ ሜዳ ላይ ይታያሉ። ከፊት ለፊት፣ በጠጠር ድንጋዮች አጠገብ፣ የዛገ ቆርቆሮ ቤት ቆሟል። ሰማዩ ሰማያዊ ሲሆን ነጭ ደመናዎች አሉ።

በአዳራሽ ውስጥ ያሉ የፖለቲካ ሰዎች በስብሰባ ላይ ተቀምጠዋል። በግንባር ቀደምት ያሉት ሁለት ሰዎች ጥቁር ልብስ ለብሰው አንዱ ሲናገር አንዱ እጁን ጭንቅላቱ ላይ አድርጎ ይታያል። በስተጀርባ ብዙ ወንዶችና ሴቶች ተራ በተራ ተሰልፈው ቆመዋል።

ይህ ምስል ከባድ የጭነት መኪናዎች በእቃ ሚዛን ጣቢያ ላይ ቆመው ያሳያል። ነጭና አረንጓዴ ቀለም ያለው የፊት መኪና እቃውን በመመዘን ላይ ሲሆን፥ ሌሎች መኪናዎች ከኋላው ተሰልፈው ይጠብቃሉ። ይህ ቦታ ለጭነት ትራንስፖርት አገልግሎት የሚውል ነው።

ምስሉ ቢጫና ቀይ ዳራ ላይ የተከፋፈለ ነው። በቢጫው ክፍል ላይ "ምስጢር" የሚለው ቃል በሰማያዊ ፊደላት ሲጻፍ፣ በቀዩ ክፍል ላይ ደግሞ የሰው ፊት ምስል በአራት ስንጣቂዎች ተቀዶዏል።

ይህ ምስል የኮስሞቲክስና ሸቀጣ ሸቀጥ ሱቅ ያሳያል:: ፈገግታ ያላት አንዲት ወጣት ሻጭ ከቆጣሪ ጀርባ ትታያለች:: የሱቁ መደርደሪያዎች በብዙ ዓይነት ምርቶች ተሞልተዋል::

በመብራት በተሞላ ነጭ መደርደሪያ ላይ፣ በወርቃማ ቀለምና በተለያዩ ጥቁርና ነጭ ንድፎች የተጌጡ ስኒዎች፣ ሻይ ብርጭቆዎች እና የስኒ ማስቀመጫስብስቦች በአራት ትንንሽ ካርቶኖች ተከፋፍለው በሥርዓት ተደርድረው አሉ።

በአንድ ሰፊ የገጠር ማሳ ያለ ለእህል ማምረቻ የሚያገለግል ዘመናዊ ማሽን በስራ ላይ ይታያል። ማሽኑ ቀይ ቀለም ያለው እና እህሉን ከላይ ወደታች ሲበትን፣ ሶስት የገበሬ ልብስ የለበሱ ሰዎች ማሽኑ የሚበትነዉን እህል ይሰበስባሉ። ሰማዩ ከፊል ደመናማ ነዉ።

በርካታ ወታደራዊ የደንብ ልብስ የለበሱ ሰዎች በስብሰባ ክፍል ውስጥ ቆመዋል። አንድ ሰው በመሃል ቆሞ እጆቹን አጣምሯል፤ ከፊት ለፊቱ በጠረጴዛው ላይ የወርቅ ዋንጫ አለ።

ብዙ ሰዎች የሃይማኖታዊ በዓልን ወይም ሥነ ሥርዓትን እየተከታተሉ ነው ። አብዛኞቹ ሰዎች ነጭ የባህል ልብስ ለብሰዋል። ሥርዓት የማስጠበቅ ሥራ የሚሰሩ የፀጥታ ኃይሎች በሕዝቡ መካከል ሆነው ሥርዓቱን ይቆጣጠራሉ።

በባህላዊ መልክ ያጌጠ ሰፊ ሬስቶራንት ወይም ምግብ ቤት ነው ። ጣሪያው ከገለባ/ቀርከሃ የተሰራ ሲሆን ፣ ሰዎች በስብሰባ ወይም በምግብ ዝግጅት ላይ ተቀምጠዋል። ቦታው ኢትዮጵያዊ የሆነ አቀራረብ እና ሙዚቃ ያለው ነው።

የቆመ፣ ነጭና ባለ ሁለት ገንዳ የልብስ ማጠቢያ ማሽን ነው። የማሽኑ የላይኛው ክፍል የቢጫ ቀለምና አራት መቆጣጠሪያ ቁልፎች አሉት። ማሽኑ የልብስ ማጠብና የመጭመቅ አገልግሎት የሚሰጥ ሲሆን፣ ለቤት አገልግሎት የሚያገለግል ዘመናዊ የቤት እቃ ነው።

የዜና አቀራረብ ነው ። አንባቢዋ ዜናውን ስታቀርብ ፣ ከበስተጀርባዋ በአማርኛ የተጻፈ ጽሑፍ አለ ። ጽሑፉ ስለ " ክልላዊ የምክክር መድረክ " የሚያብራራ ሲሆን ፣ የውይይቱ ቀንም በ17-18/2017 ዓ.ም መሆኑን ይገልጻል።

በእንጨት ጠረጴዛ ላይ በተቀመጠ ሰሀን ላይ እንጀራ አለ ። ቀይ ቀለም ያለው ወጥ በባህላዊ ጥቁር ድስት ተቀምጧል። አንድ እጅ የድስቱን ክዳን እየገለጠች ሲሆን፣ የተጠቀለለች እንጀራ እና ማንኪያም አሉ።

አንድ እጅ በቀይ እጀታ ቀለም መሽከርከሪያ (ሮለር) ይዞ ግድግዳ አየቀረበ ነው። መሽከርከሪያው ነጣ ያለ ቢጫ ቀለም ሲቀባ ነው። የግድግዳው ያልተቀባው ክፍል ነጭ ሆኖ ሸካራ (ቴክስቸር) አለው።

የሀዋሳ ኢንዱስትሪ ፓርክ ጨርቃጨርቅ ፋብሪካ ሲሆን በዚህ ኢንዱስትሪ ፓርክ ውስጥ ብዙ ሺህ ሰራተኞች እናም ደግሞ ማሸኖች ይታያሉ። ከዚህ ኢንዱስትሪ ፓርክ ሚወጡ ጨርቆች ሃገር ውስጥ በስፋት የሚለብሱ ሲሆን ወደ ተለያዩ የአፍሪካ ሀገራትም ጭምር ይላካሉ።

ይህ ምስል የኦሞ (OMO) የልብስ ማጠቢያ ሳሙና ዱቄት ማሸጊያ ከረጢት ያሳያል። ከረጢቱ በቀይ፣ ሰማያዊ እና ነጭ ቀለሞች ያጌጠ ሲሆን፣ የአንድ ኪሎ ግራም ክብደት አለው። ከታች በኩል ደግሞ ፈገግታ የሞላበት የልጅ ፎቶ ከእግር ኳስ ጋር ታትሞበታል።

ቡኒ ቀለም ያለው ቫዮሊን በነጭ ጀርባ ላይ ተቀምጧል። የሙዚቃ መሣሪያው የላይኛው ክፍል ጥቁር ነው፡፡ ቀስቱ ደግሞ በቫዮሊኑ ላይ ተንጠልጥሏል። የሚያብረቀርቅ የእንጨት ቫዮሊን የመንፈስና የፈጠራን ችሎታን ያጠነክራል፡፡

ባህላዊ የሀበሻ ልብስ የለበሱ ሁለት ሴቶች የውጭ አካባቢ ላይ ያሉ ሲሆን ከፍ ያለችው ሴት ሰማያዊ ልብስ ለብሳ፣ የወገቧን ልብስ ለመጠገን ወደ ታች ተጎንብሳለች። ሁለቱም ሴቶች የተሰሩ ጸጉር እና ባህላዊ ጌጣጌጦች አሏቸው።

የሚያብረቀርቅ ቀይ ሮማን ፍሬዎች በአረንጓዴ ቅጠሎች በተሞላ ዛፍ ላይ ተንጠልጥለዋል። አንዳንድ ፍሬዎች በመብሰላቸው ምክንያት የተሰነጠቁ ሲሆን፣ ውስጣቸው ያሉትን ቀይ ዘሮች ያሳያሉ። የፍሬዎቹ ደማቅ ቀይ ቀለም በዛፉ ጥቁር አረንጓዴ ቅጠሎች ላይ ጎልቶ ይታያል።

በርካታ "ቅዳሜ" የሚል ጽሑፍ ያለባቸው ጠርሙሶች መጠጦች በበረዶ ውስጥ ቀዝቅዘዋል። ጠርሙሶቹ ሰማያዊና አረንጓዴ ቀለም ያለው የመለያ ወረቀት ያላቸው ሲሆን መጠጡ ለመጠጣት ዝግጁ መሆኑን ያመለክታሉ።

በጎንደር የሚገኘው የፋሲል ግቢ ታሪካዊ ግንቦችና ቤቶች በደን በተሸፈኑ ኮረብታዎች ጀርባ አሉ። ከፊት በኩል ክብ ጉልላት ያለው ግንብ ያለ አለ፡፡ በስተጀርባ በድንጋይ የተገነቡ ሁለት ቤተ መንግስቶች ይገኛሉ። እነዚህ ታሪካዊ ሕንፃዎች የኢትዮጵያን ያለፈውን ታሪኳን ያንፀባርቃሉ።

የድንቢጥ ወፍ ናት። ወፏ ቡናማ ቀለም ያለው ጭንቅላት፣ ላይ ጥቁር ምልክት እና የላባው ላይ ጥቁር እና ነጭ አሉት። ወፏ በቢጫነት በደፈረሰ ጠርዝ ላይ ቆማለጭ ከበስተጀርባው አረንጓዴ ቀለም አለ። በጣም የተለመደ እና ትንሽ ወፍ ናጥ

የፀሐይ ባንክ አርማ ነው። ቢጫው ፀሐይ የአርማው ዋነኛ ክፍል ነው። ብሩህነትን እና ዕድገትን ይወክላል ። ከሥሩ “ፀሐይ ባንክ” የሚል በደማቅ አረንጓዴ ቀለም የተጻፈ የአማርኛ ስም እና የእንግሊዝኛ ትርጉም አለው ።

አንዲት ሴት በግራ እጇ መቆንጠጫ ያለው ማድረጊያ ይዛ ዘይት ነገር ፊቷ ላይ እያደረገች ነው። በስተቀኝ በኩል ደግሞ የሁለት ሰዎች አይን አለ የአንደኛው ሰው አይን የተጨማደደ ነው ሌላኛው ደግሞ ትርት ያለ እና ዉጥር ያለ ቆዳ ነው።

ጥቁር ሰማያዊ ሱፍ የለበሰ ሰው በብሔራዊ ባንክ አርማ ፊት ለፊት ቆሟል። ሰውዬው ሰማያዊ ክራባትና መነጽር አድርጎ፣ በኢትዮጵያ ባንዲራዎች መካከል ንግግር ያደርጋል። ይህ ባለሥልጣን የፋይናንስን ማስተዳደር ይወክላል።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ። ነጭ ጥምጥም እና ነጭ ልብስ ለብሰው፣ የወርቅ የመስቀል ቅርጽ ያለው የጸሎት በትረ-መስቀልና ፅናፅን፤ ማይክራፎን በግራ እጃቸው ይዘዋል።

አንዲት ሴት በኢትዮጵያ ባንዲራ ተጠቅልላ ረዣዥም ተራሮች አፋፍ ላይ ቆማ ስትመለከት ትገኛለች። የባንዲራው አረንጓዴ፣ ቢጫና ቀይ ቀለማት በግልጽ ከታች ጭጋጋማና ለምለም ሸለቆ ፣ ሥዕሉ የአገር ፍቅር ስሜትንና የተፈጥሮን ውበት ያንፀባርቃል።

በኢትዮጵያ ትልቁ የጦር ኃይል የሆነው የኢፌዲሪ መከላከያ ሰራዊት አርማ ሲሆን የመሣሪያና የጎረዴ ምልክት መሃሉ ላይ አለው። የዚህ መከላከያ ሰራዊት ዓላማ የሀገር ድንበርን ማስጠበቅ ሲሆን በጣም ዘመናዊ መሳሪያዎችን የጣጠቀ ነው።

ይህ ሎጎ በሰማያዊና ቢጫ ክብ ውስጥ የአንበሳ ምስል ይዟል። አንበሳው ወደ ቀኝ አሻቅቦ ሲያገሳ፣ ዙሪያው "አንበሳ ኢንተርናል ባንክ አ.ማ." የሚል ጽሑፍ በቢጫ ቀለም ተጽፏል።

በብሩህ ብርሃን ስር የተቀረጸ፣ በባህላዊ የኢትዮጵያ ስልት የተሰሩ፣ ባለብዙ ቀለምና ባለ ጥልቀት ንድፍ ያላቸው መሶቦች ። የደማቁ ቀይ፣ ሰማያዊና ሮዝ ቀለማት በጨለማው ዳራ ላይ ጎልተው ይታያሉ።

ከስንዴ የሚዘጋጅ የመኮረኒ ምርት ሲሆን በብዛት ሱቆችና ሱፐርማርኬቶች ላይ የሚሸጥ የምርት አይነት ነው። በጣም ቅናሽና ለማዘጋጀትም ቀላል ስለሆነ ተመራጭ የሆነ የምግብ አይነት ነው።

የሀይላንድ እቃዎች ስብስብ ነው። ከሀይላንዶቹ መሀል ላይ አንድ ወንድ ሰው ይታያል። ከልጁ ፊት ለፊት ከሸራ የተሰራች ቤት አለች። እንዲሁም ከሀይላንዶቹ ጎን የቆርቆሮ እጥር አለ። እነዚህ ሀይላንዱች አንድ ቦታ ላይ ተሰብስበዋል።

ብዙ አይነት ፍራፍሬዎች በጥልቅ ነጭ ሰሃን ውስጥ ተቆራርጠው ቀርበዋል። በውስጡ ማንጎ፣ ሙዝ፣ ወይን፣ አናናስ እና ሌሎች ፍራፍሬዎች አሉ። ሰላጣው ከላይ በሚንት ቅጠል ያጌጠ ነው።

በጥሩ ብርሃን ሥር የተነሳ ሲሆን በኢትዮጵያ ወይም መሰል ተራራማ ቦታዎች የሚገኝ ሰፊና ቁልቁለት ያለው የእርከን እርሻ። መሬቱ በአረንጓዴ ሰብሎችና ቁጥቋጦዎች የተሸፈነ ደን።

ጥቁር ፀጉር ያለው ወጣት ሰውዬ ከጎን ቆሞ ወደ ቀኝ አቅጣጫ ይመለከታል፡፡ ሰውየው ቀላል ቡናማ ልብስ የለበሰ ሲሆን ከኋላው ቦርሳ አስሯል፡፡ ከበስተጀርባው ብዙ ሰዎች በደብዛዛ ምስል ቀርበዋል፡፡

በመንጠልጠያ ላይ ያሉ ብዙ ሙዞች ቢጫ ከለሮች ፣ ቀያይ የአፕል ፍሬዎች ፣ አረንጓዴ የካዝሚር ፍሬዎች እና ወይኖች ፣ ከላይ ነጭ አምፖል ፣ የተገመሰ ኃባብ ፣ ብርቱካናማ ብርቱካኖች በግራ የተንጠለጠሉ አሉ ።

ሶስት የኦርቶዶክስ እምነት አባቶች በትላልቅ መስቀል ለጥምቀት በአል የተጠራቀመ ዉሃ በመስቀል ይባርካሉ፤ ከኋላቸው ደግሞ ሌሎች የሃይማኖት አባቶች ቆመው ስርአቱን እየተመለከቱ ነው።

አንዲት ወጣት ሴት የኢትዮጵያ ባህላዊ ነጭ ልብስ ለብሳ በሰርግ መሰል ስፍራ እየተራመደች ነው። ቀሚሱ ግርጌ በሰማያዊ ጥልፍ ያጌጠ ነው። ከኋላዋ የሠርግ ቅስትና በርካታ ሰዎች ይታያሉ፤ በብርሃን ምክንያት የደበዘዘ መልክ አለው።

የመኖሪያ ቤት ግቢ ወይም መሀል ላይ ያለ ክፍት ቦታ ናቸው። ግድግዳዎቹ በቀላል ግራጫ ቀለም የተቀቡ ናቸው። መስኮቶቹ በብረት ፍርግርግ የተጠበቁ ናቸው። በቦታው ላይ የተለያዩ የአበባ ማስቀመጫዎችና እጽዋቶች ተደርድረዋል። ይህም ምቹና ጸጥ ያለ ከባቢ አየር መፍጠሩን ያመለክታል።

በ ጥቁር ቡናማ ቅርፊት ባለው ዛፍ ላይ አንድ ቢጫ ካርድ ተለጥፏል፡፡ በካርዱ ላይ "ፖዶካርፐስ" የሚል ስም በአማርኛና በእንግሊዝኛ ተጽፏል፡፡ ይህ መለያ ረዥምና ቀጭን ቅጠሎች ባለው ዛፍ ግንድ ላይ ተጣብቋል፡፡

የስንብት ቀለማት የልብ ወለድ መፅሐፍ ሲሆን ከገሃዱ አለም በመነሳት የፈጠራ ስራ ተጨምሮበት የተፃፈ መፅሀፍ ነው። ማህበረሰቡ እንዲማርበት ታስቦ የተዘጋጀ ድንቅ መፅሀፈ

በኢትዮጵያ ቴሌኮም አማካኝነት የተዘጋጀ ኢትዮጵያ ታምራት የተሰኘ ታላቅ ሩጫ ሲሆን በቴሌ ብር ተመዝግበን አስር ኪሎ ሜትር ከሮጥም በኋላ ለአሸናፊው ልዩ የሆነ ሽልማት አለው።

ባህላዊ የኢትዮጵያ በዓል ሲከበር ያሳያል። ወንዶች ልዩ ልብስ ለብሰው በትረና ጅራፍ ይዘዋል። የጎልማሶችና ሽማግሌዎች በጋራ በጭፈራ ላይ ናቸው። የአገር ሽማግሌዎች ክብር ይንጸባረቃል። ዱላውን መሳሪያ በማስመሰል ሲጨፍሩ እና የድሮ አርበኛ ልብስ ለብሰው ይታያሉ፡፡

ይህ ምስል የጎንደር ዩኒቨርሲቲን (University of Gondar) አርማ ያሳያል። አርማውም ሞላላ ሰማያዊ ቅርፅ ያለው ሲሆን፣ ውስጡ ታሪካዊ የጎንደር ሕንፃ እና መጽሐፍ ላይ ያለ ማርሽን ያካትታል። ጽሑፉም በአማርኛ እና በእንግሊዝኛ ተጽፎ ይታያል።

ብዙ ሰዎችን የያዘ ትልቅ የመሰብሰቢያ አዳራሽ ያሳያል። ተሳታፊዎች ለንግግር ወይም ኮንፈረንስ ተሰብስበው፣ በመድረኩ ላይ ባለው ግዙፍ ስክሪን ላይ የሚታየውን አቅራቢ ይከታተላሉ።

የጦር መሣሪያ የታጠቁ ሁለት በሰማያዊና ጥቁር ቀለማት ያሸበረቁ ተሽከርካሪዎች በመንገድ ላይ ይጓዛሉ። የኢትዮጵያ ባንዲራ በአንደኛው ተሽከርካሪ ላይ ተሰቅሏል። ወታደራዊ ልብስ የለበሱ ወንዶች በመኪኖቹ ላይ ቆመዋል ወይም ተቀምጠዋል። ከበስተጀርባ ከተማዋ በከፊል ትታያለች።

ይህ ምስል ቀይ የማስጠንቀቂያ መብራቶች የተገጠሙለት ነጭ የፖሊስ ወይም የደህንነት ተሽከርካሪ ያሳያል። መኪናው በጠጠር መንገድ ላይ ቆሞ የነበረ ሲሆን፣ ከፊትና ከኋላውም ሌሎች ተሽከርካሪዎች አሉ። ምስሉ የየአስቸኳይ ጊዜ አገልግሎት ወይም የጥበቃ ሥራን ሊያመለክት ይችላል።

የኢትዮጵያ ጠ/ሚ ክቡር ዶ/ር አብይ አህመድ አሊ ነዉ። ጥቁር የሱፍ ኮት በነጭ ሸሚዝ ከቀይ ከረባት ጋር ለብሷል። ቀኝ እጁን በተወሰነ ከፍ አድርጓል። የድምፅ ማጉያዉ በደረቱ አቅጣጫ ተቀምጧል። የተቀመጠበት ወንበር ከቆዳ የተሰራ ነጭ ቀለም ያለዉ ነዉ።

ብዙ የተለያዩ የምግብ ዘይት ላስቲኮች በሱፐር ማርኬት መደርደሪያ ላይ ተከማችተዋል፡፡ ላሥቲኮቹ በአብዛኛው ቢጫና አረንጓዴ ቀለም ሲኖራቸው የተለያዩ መጠን አላቸው፡፡ መደርደሪያዎቹ በርካታ የገበያ እቃዎች ይዘዋል፡፡

አንዲት ትንሽ ልጅ ቢጫ የአበባ ህትመት ባለው ባህላዊ ልብስ እና በወርቅና በሰማያዊ ዶቃዎች በተሰራ ጌጥ አጊጣለች። ልብሷ የጥልፍ ንድፍ ያለው ሲሆን ትኩረቷ ወደ ጎን ነው።

በመኪና መንገድ ላይ የቆመው ደማቅ ሰማያዊ ቀለም ያለው ባለ አራት ጎማ ፒክአፕ መኪና ከኋላው ያለው የእቃ መጫኛ ክዳን ሙሉ በሙሉ ወደ ላይ ተከፍቶአለ፣ ይህም በጎኖቹ ላይ ጥቁር መከላከያ ያለው ሲሆን፣ ከበስተጀርባው አረንጓዴ የዛፍ ቅጠሎች አሉ።

እድሜያቸው ገፋ ገፋ ያሉ ነጫጭ ቀሚስ እና ሻሽ የጠመጠሙ ሰወች በአንድ ላይ ቁጭ ብለዋል ። አንድኛው አባት ማይክ ይዞ መጽሀፍ አያነበበ ነው ። አንድኛው ደግሞ በቃሉ አብሮ እያለ ነው ።

በአንድ አይነት ድዛይን የተሰሩ የሚያማምሩ በቶች እና ዙሬቸውን በዛፎች የተከበቡ ናቸው ። በስተ ገራ በኩል ትንሽ ፈቅ ብሎ ደግሞ ሀይቅ እንድሁም ፊት ለፊት በጫካ የተከበበ ሰንሰለታማ ተራራ ነው። ቤቶቹም የውስጥ ለውስጥ መንገድ ተሰርቶላቸዋል።

ባለ ብዙ ቀለም ክብ ጥበብ የተሰራ ወስከንባይ በነጭ ማቆሚያ ላይ ቆሟል። ወስከንባዩ በጥቁር፣ በነጭ፣ በቢጫ፣ በሰማያዊና በቡኒ ቀለሞች የተጠለፈ እና አራት የተለያዩ ቅርጾችም አሉት። እያንዳንዱ ክፍል በልዩ ሁኔታ ተሠርቷል።

በደማቅ ቀይ ቀለም የታሸጉ የኦማር ኦማር ቱና ምርቶች በሱቅ መደርደሪያ ላይ ተደራርበው ይታያሉ። የምግቡ ዓይነት የቱና የታሸገ ምግብ ሲሆን፣ በገበያ ላይ ለሽያጭ ቀርቧል።

በሙዚቃ ኢንዱስትሪ ውስጥ ትልቁን አሻራ ማሳረፍ የቻለው ሀይለ ጊዮርጊስ ፈይሳ የተሰኘው የኦሮሞኛና የአማርኛ ሙዚቃ ድምፃዊ ሲሆን ፍቅር ተወደደ በሚለው የሙዚቃ ዘፈኑ ብዙ ዕቁናን ማግኘት የቻለ እንቁ አርቲስት ነው።

ሁለት ወንዶች በሥጋ መሸጫ ሱቅ ውስጥ ሥጋ ሲያዘጋጁ ያሳያል። ሁለቱም ወንዶች ነጭ የሥራ ልብስ ለብሰዋል። ከፊት ለፊት ያለው ሰው ጥቁር ቆዳ እና ጸጉር ያለው ሲሆን፣ በትልቅና ጠፍጣፋ የእንጨት ጠረጴዛ ላይ የተቀመጠውን ሥጋ በቢላ እየቆረጠ ነው።

በኮረብታማ ቦታ ላይ የሚገኝ አረንጓዴ የእርከን እርሻ አለ። አረንጓዴው ሰብል በድንጋይ ግድግዳዎች ተከፍሎ ተተክሏል። ከበስተጀርባ በተራሮች አናት ላይ ባህላዊ ቤቶች ያሉበት መንደር ይታያል። ከሩቅ ደግሞ ተራሮችና ሰማያዊ ሰማይ አለ።

ባህላዊ ልብስ (ካባ) እና ኮፍያ የለበሰ ወጣት ድምፅ መስጫ ወረቀት ወደ ሳጥን ውስጥ እያስገባ ነው። ሌሎች ሰዎች ከበስተጀርባው አሉ። የድምጽ አሰጣጥ ሂደቱ በክፍል ውስጥ እየተካሄደ ነው።

በመሬት ላይ የተዘረጋው ትልቅ ነጭ ባነር በጎኖቹ ላይ ጥቁር ሰማያዊ እና ቀይ ግራፊክስ ያለው ሲሆን፣ የሃይማኖቶች ጉባኤ አርማ በላዩ ላይ፣ በአማርኛ የዝግጅት መልእክት እና ቀን በጥቁር ቀለም በግልጽ ተጽፈዋል።

ይህ ዘመናዊ ኩሽና ግራጫ ቀለም ያላቸው ብዙ ካቢኔቶች አሉት። በስተግራ በኩል ትልቅ አይዝጌ ብረት ፍሪጅ ይታያል። ማይክሮዌቭ ካቢኔቶች መካከል ሲገኝ፣ የሥራ ቦታው በነጭ ንጣፎች ያጌጠ ነው። መሬቱ ደግሞ ከእንጨት የተሰራ ይመስላል።

በመጠኑ ትልቅ የሆነ ሰማያዊ የመዋኛ ገንዳ በዙሪያው በሣርና በተለያዩ አረንጓዴ ዕፅዋት የተከበበ ሲሆን፣ ከገንዳው ጀርባ ትልቅ የውሃ አካልና በቅርንጫፎች የተቀረጸ ሰማያዊ ሰማይ ይታያሉ፤ ይህም ምቹ የሆነ የመዝናኛ ስፍራን ያሳያል።

ሰፋ ያለ የጨርቃጨርቅ ፋብሪካ ክፍል ነው፡፡ ቡናማ ቀለም ያላቸው ክሮች በብዙ ረድፍ በብረት መደርደሪያ ላይ ተሰልፈው ወደ ማሽኑ ይገባሉ። ክሮቹ ቀጥ ብለው ከክሩ መሽከርከሪያ ወደ ትልቁ የሽመና ማሽን ክፍል ገብተዋል፡፡

ብዙ ሰማያዊና ነጭ የህዝብ ትራንስፖርት ተሽከርካሪዎች በመንገድ ላይ ተሰልፈዋል፡፡ ተሽከርካሪዎቹ በአንድ ረድፍ ቆመው ተሳፋሪዎችን ይጠብቃሉ፡፡ ከበስተጀርባው የተለጠፈ ግድግዳና የመንገድ ምልክቶች አሉ፡፡

አንድ ኢትዮጵያዊት ሴት ባህላዊ ጥቁር የራስ መጠምጠሚያና ነጭ የክብር ልብስ ለብሳለች፡፡ አንገቷ ላይ ደግሞ የብረት ጌጣጌጦችን አድርጋለች፡፡ በፈገግታ እያየች የባህላዊ ዣንጥላዋን በትከሻዋ ላይ ደግፋ አየር ላይ አቆማለች፡፡

የሴት ልጅ ፊት ይታያል፤ በአንደኛው ምስል ላይ ምንም ብጉርም ሆነ ነጠብጣብ በፊቷ ላይ አይታይም ጥርት ያለ ነው፤ ሁለተኛው በፊቷ ላይ የተለያዩ ብጉሮችና ቀያይ ነጠብጣቦች ይታያሉ፤ በምስሉ ጎን የተለያዩ የውበት መጠበቂያዎች አሉ፤ ከታች ቀይ መስመር ይታያል።

በአጥርና በካስማ ከተከበበ ቦታ የተደረደሩ አዳዲስ ትንንሽ መኪናዎችን ናቸው። መኪናዎቹ ቢጫና ሰማያዊ ቀለም ያላቸው ሲሆን ለመንገደኛ ወይም ለጭነት አገልግሎት ተብለው የተሠሩ ናቸው። ይህ በኢትዮጵያ ያለ የመኪና መጋዘን ወይም መኪና ሽያጭ ማዕከል አንዱ ነው።

የተቀረጸ የእንጨት አበባ ዲዛይን እና ባለቀለም የመስታወት ቅጠል ጌጥ ያለው ውብ ቡናማ መግቢያ በር ነው። ዲዛይኑ ጥንካሬንና ውበትን አጣምሮ ይዟል።

ስድስት ወጣት ሴቶች የባህል ልብስ ለብሰው በተሰለፉበት ቦታ ቆመዋል። ሁሉም ሴቶች ቀይ፣ ቢጫና ቡናማ ባለመስመር ሸማ የተሰራ ቀሚስ ልብሱን ለብሰዋል። አብዛኞቹ ደግሞ ነጭ ወይም ክሬም ቀለም ያለው ረዥም ልብስ በውስጣቸው ደርበዋል።

ብዙ ሰዎች በተሰበሰቡበት ሰፊ ቦታ ላይ የደመራ በዓል እየተከበረ ነው። ካህናት በነጭ እና ቢጫ ልብስ ለብሰው በእንጨት ደመራ ዙሪያ ቆመዋል፤ ሰዎችም ባለ ብዙ ቀለም ጃንጥላ ይዘዋል።

ሁለት ነጣ ያሉ የጨርቅ ከረጢቶች የቆዳ ግርጌና ጥቁር እጀታ አላቸው። ከረጢቶቹ ላይ ጥቁርና ቡናማ የተጠለፉ የጂኦሜትሪክ ስዕሎች አሉ። ከበስተጀርባው የሸክላ ዕቃዎች እና ከፊት በኩል የጥምቀት ኳሶች አሉ።

ሰማያዊ ልብስ የለበሰና መነፅር ያደረገ አንድ ባለስልጣን በጋዜጣዊ መግለጫ ላይ ንግግር እያደረገ ነው። ሰውዬው በቆመበት ፊት ለፊት የበርካታ የቴሌቪዥንና የሬዲዮ ጣቢያዎች ማይክሮፎኖች ተደርድረው ይገኛሉ። ከበስተጀርባ ሰማያዊና ቢጫ ቀለም ያለው ዳራ አለ።

በምርጫ ወይም በመመዝገቢያ ጣቢያ ነው። ወንበር ላይ የተቀመጠ አንድ ሰው የፊት ጭንብልና ጓንት አድርጎ ሰነዶችን እየፈረመ ነው። በዙሪያው ያሉ ሴቶችም የፊት ጭንብል ያደረጉ ሲሆን፣ አንዷ ሴት ሕፃን ልጅ አቅፋለች። ትዕይንቱ ማኅበራዊ ርቀትንና የምዝገባ ሂደትን ያመለክታል።

ሰፋ ያለ ዘመናዊ ባለ ሁለት ፎቅ ቤት በቅንጦት አረንጓዴ የሣር አትክልት የተከበበ ነው። ቤቱ ነጭ ቀለም አለው፡፡ ላይኛው ክፍል ላይ የወይራ አረንጓዴ ቀለም ያለው መከለያ አለው። ይህ ውብና ሰላማዊ አካባቢ የግል የመኖሪያ ቤት አገልግሎት ይሰጣል፡፡

ጥቁር ቀለም ያለው ክብ የፊሊፕስ ሲዲ ማጫወቻ ሲሆን የሲዲ ማስገቢያው ክዳን ክፍት ሆኖ ሲዲ አውጥቶ ወይም አስገብቶ ለማጫወት ዝግጁ ነው። ማጫወቻው በሁለቱም በኩል የድምጽ ማጉያ ፍርግርግና መካከለኛ ላይ ደግሞ ትንሽ የኤልሲዲ ስክሪን አለው።

አረንጓዴ ቀለም ያለው አንድ የእጅ መታጠቢያ ፈሳሽ በነጭ ዳራ ላይ ቀርቧል፡፡ ፈሳሹ በፕላስቲክ ጠርሙስ ውስጥ የተሞላ ሲሆን ነጭ መርጫ አለው፡፡ በጠርሙሱ ላይ በአማርኛ "ዲሮ" እና "የእጅ መታጠቢያ" የሚል ጽሑፍ አለ፡፡

ከጭቃ እና ከገለባ የተሠራ ባህላዊ ቤትና ግቢ አሉ። የቤቱ ጣሪያ በሳር የተሸፈነ ነው። ግቢው ደግሞ በጭቃ አፈር የተሞላ ሲሆን፣ የተለያዩ ባህላዊ ዕቃዎች እንደ ድስትና ቅርጫቶች ተቀምጠዋል። (

ከአንገት ላይ የሚንጠለጠል የወርቅ ቅብ ያለው የሚያብረቅ ጌጣጌጥ ሲሆን ሴቶች በብዛት የበአል ፕሮግራሞችና የሰርግ ፕሮግራሞች እነዚህን ጌጣጌጦች ይጠቀማቸዋል ለ እይታ በጣም ማራኪ ስለሆኑ አይን የመሰረቅ ባህሪ አላቸው።

አንድ ወጣት ስፌት ሰራተኛ በሱቁ ውስጥ በስፌት ማሽን እየሰራ ነው። ሌላ አዛውንት ደንበኛ ደብተር ይዘው አጠገቡ ተቀምጠዋል። ወጣቱ ብዙ ዓይነት ጨርቆችን ወደተሰቀሉበት ግድግዳ ተጠግቶ ይታያል። ማሽኑ ላይ ቢጫና ቀይ አበባ ያለው ጨርቅ አለ።

በሰፊ ሐይቅ ዳርቻ፣ ልብ ቅርጽ ያለው የዋና ገንዳ አሉ። ዙሪያውን የለመለመ አረንጓዴ ሳርና የተለያዩ ዛፎች አሉ። ከላይ ደግሞ ደመናማ ሰማይና ተራሮች ይገኛሉ

ይህ በዘይት የተቀባ ሥዕል የሚመስል የሽፋን ገጽ ነው። አምስት ሰዎች ባህላዊ ልብስ ለብሰው፣ ጃንጥላና መስቀል ይዘውዋል። ከበስተጀርባ ሰፊ ገጠራማ መልክዓ ምድር እና ተራሮች አሉ።

ጠጠር የበዛበት እና ጠመዝማዛ የመንደር መንገድ ወደ ፊት ይዘልቃል። ከመንገዱ ግራና ቀኝ ጥቅጥቅ ያሉ አረንጓዴ ዛፎች ሲታዩ፣ መንገዱ በሰፊ የደን አካባቢ የተከበበ ነው። ከታች የዜና ስርጭት መለያዎች እና የጽሑፍ ማብራሪያ አሉ።

መሃሉ ላይ "ሶፊ ቡና" የሚል ጽሑፍ ያለው መለያ ያለበት ጥቁር ቡኒ የመስታወት ጠርሙስ አለ። ጠርሙሱ በአንገቱ ላይ ተጨማሪ መለያና የብር ክዳን አለው።

"ገኒጋ" የሚባል ምግብ ቤት ወይም መጠጥ ቤት ማስታወቂያ ነው ። የተለያዩ የኢትዮጵያ ባህላዊ ምግቦች፣ ስፓጌቲ እና እንደ ቢራ፣ ውድ መጠጦች እና ወይን ያሉ የተለያዩ መጠጦች እንደሚቀርቡ ይናገራል። የስልክ ቁጥርም ተጽፏል።

ረጅም ቀይ ቡኒ እና ቢጫ የአበባ ጥለት ያለው ቀሚስ ለብሳ የቆመች ሴት ትታያለች። በታችኛው ክፍል ሰማያዊ አበቦች አሉ። ሴትየዋ የሐብል ጌጣጌጥ አድርጋ ጆሮዋ ላይ የጆሮ ጌጥ ሰክታለች።

ይህ መጽሐፍ ወይም መጽሔት በጫካ ምስል ያጌጠ ጥቁር ሽፋን አለው። በምስሉ መሃል ላይ አንድ ትልቅ ዛፍ በብሩህ ቢጫ ቅስት ተከቧል። በሽፋኑ ላይኛው ክፍል ላይ "ሕይወት" የሚል የአማርኛ ቃል በደማቅ ቢጫ ፊደል ተጽፏል።

ረጅም ጥቁር የመስታወት ጠርሙስ ቀይ ወይን ይዟል ። የጠርሙሱ አናት በቀይ ፎይል ተሸፍኗል። በጠርሙሱ ላይ ደማቅ ቢጫ መለያ ሲኖር፣ በላዩ ላይ "አምሳ" የሚል የአማርኛ ቃል በደማቅ ቀይ ተጽፏል።

አንድ ጠቆር ያለ ልብስ ያደረጉ መካከለኛ እድሜ ያላቸውን ወንድ አሉ። ሰውየው ጠረጴዛ ላይ ተቀምጠው ማይክሮፎን አየተጠቀሙ፣ ከፊት ለፊታቸው የፕላስቲክ ውኃ ጠርሙስ አለ። ከጀርባው ደግሞ ጥበቃ/አጃቢ የሚመስሉ ሰዎች በይበልጥ በጥቁር ልብስ ታይተዋል።

የግንባታ ማሽን ወይም ኤክስካቫተር በማዕድን ማውጫ ቦታ ላይ ይታያል:: ማሽኑ ሰማያዊና ነጭ ቀለም ያለው ሲሆን፣ ከታች የአማርኛ ጽሑፍና የማስታወቂያ ጽሑፍ አለ:: ዳራው በጥላ የተሸፈነ ነው::

"አዲስ ዘመን" ጋዜጣ ሙሉ ገጽ ነው። በሰማያዊ ርዕስ ስር ዋና ዜናዎች፣ የሴት ፎቶግራፍ እና የግድብ ግንባታ ምስል ይታያሉ። ታችኛው ክፍል የንግድ ማስታወቂያ ይዟል።